ከፊቱ ጥቁር ሳጥን ውስጥ የተቀመጠ የወርቅ ቀለበት አለ። ቀለበቱ መሃል ላይ ጥቁር የሂንዱ አምላክ ጭንቅላት የተቀረጸበት ጌጥ አለ። ጭንቅላቱ በወርቃማ አክሊል ደፍኖ በዙሪያው የሚያብረቀርቁ ድንጋዮች ተደርድረዋል። ሳጥኑ ከውስጥ ነጭ ሲሆን በክዳኑ ስር ትንሽ ብርሃን አለው።

ዙሪያቸው በሣር ሜዳ ላይ የተቀመጡ ተማሪዎች ሲኖሩ፣ ከፊት ለፊት ቡና ለመፍላት የሚያገለግሉ እቃዎች እና ፌስቲቫል የሚመስል ድባብ አለ። በልጆቹ ፊት ለፊት የሚታዩት የቡና ማፍያ እቃዎችና ነጭ ስኒዎች ይህ ዝግጅት የቡና ሥነ-ሥርዓት አካል መሆኑን ያመላክታል?

ብዙ የታሸጉ የተለያዩ የቸኮሌትና የከረሜላ አይነቶች በነጭ ዳራ ላይ ተዘርግተዋል። ከረሜላዎቹ ቀይ፣ ሰማያዊ፣ ብርቱካናማ እና ሌሎች ቀለሞችን ያካትታሉ። ከረሜላዎቹ ከምን ዓይነት ጣፋጭ ነገሮች የተሠሩ ናቸው?

አንድ ጥቁር እጅ በሸክላ ብረት ጀበና ውስጥ ያለውን ጥቁር ቡና ወደ ትንሽ ኩባያ ያፈሳል። ጠረጴዛው በባህላዊ የሻሽ ስራዎች ያጌጠ ነው። ይህ ቡና አረንጓዴ ቅመሞች አሉት?

በአፍሪካ ሳቫና ውስጥ የሚሄድ ትልቅ ጥቁር ዝሆን ያሳያል። ዝሆኑ ትልልቅ ጆሮዎችና ጥርስ አለው። አካባቢው በአረንጓዴ ሳርና ዛፎች የተከበበ ነው። ዝሆኖች የጥበቃ እርምጃ ይገባቸዋል?

አረንጓዴ ተክሎች ጀርባ ላይ የተቀመጠ ሰማያዊ ቀለም ያለው ባህላዊ መብራት አለ። መብራቱ በወፍራም ቡኒ ገመድ የተጠቀለለ መያዣና መሰረት አለው። በመሃሉ ላይ ክብ ነጭ መብራት ያለው ብርጭቆ ክፍል ይገኛል። መብራቱ እንደምን ዓይነት የማስዋቢያ ዕቃ ሊያገለግል ይችላል?

የ4ኬ (4K) ጥራት ያለው ካሜራና የተለያዩ መገልገያዎቹ ጎን ለጎን ተደርድረዋል። ትልቁን ካሜራ፣ ሌንሱን፣ ማይክሮፎንና 32ጂቢ ሚሞሪ ጨምሮ ይመዘግባል፤ ይህም ለባለሙያ ደረጃ ቪዲዮ ቀረፃ ያገለግላል። ይህ የቪዲዮ ካሜራ በዘመናዊ የቴሌቪዥን ጣቢያዎች ውስጥ እንዴት ጥቅም ላይ ይውላል?

በውሃ ፕሮጀክት ግንባታ ላይ ያሉ ባለሙያዎችን ያሳያል። ሰውየው ጠቆር ያለ የፊት ገጽታና ፂም አለው። ከጀርባው የውሃ ፕሮጀክቱ የግንባታ ቦታ ይታያል። ይህ ፕሮጀክት የግብርና ውኃ ያቀርባል?

የሚያብረቀርቅ ጥቁር የወንዶች ጫማ በጥሩ ጥራት ከቆዳ የተሠራ ይመስላል። ይህ ጫማ ለየትኛው ዓይነት የይፋዊ ወይም የንግድ ልብሶች ይበልጥ ተስማሚ ነው?

ብርጭቆው በቡናማ የእንጨት ጠረጴዛ ላይ የተቀመጠ ሲሆን፣ ከበስተኋላ ሌላ ብርጭቆ በደበዘዘ ሁኔታ አለ። ይህ መጠጥ እንደ ባህላዊ መረቅ ወይስ እንደ አልኮል ኮክቴል ሊቀርብ ይችላል?

በጥሩ ብርሃን የተቀረጸው ስብሰባ የአልዓት ነፃ የኢኮኖሚ ቀጣና (AFEZ) ምልክት ያለበት የቦርድ ክፍል ያሳያል። የተለያዩ ልዑካን በዩ-ቅርጽ ጠረጴዛ ዙሪያ ተቀምጠዋል። አንዳንድ የአዘርባጃን እና የሌሎች አገራት ባንዲራዎች በስተግራ ይገኛሉ። የውይይቱ ዋና ዓላማ ምንድን ነው?

የምትታየው ሴት ጥቁር ቀይ ቀለም ያለውና በሚያምር ሁኔታ የተሰራ የተንዠረገገ ሹሩባ አላት። ይህ የፀጉር አሰራር ለምን ዓይነት አጋጣሚዎች የሚመከር ነው?

መምህሩ ነጭ ካፖርትና ጭምብል አድርጎ ጥቁር ሰሌዳ ላይ የሚያስተምርበትን ክፍል ያሳያል። ተማሪዎቹ በጠረጴዛዎቻቸው ላይ ተቀምጠው ጭምብል አድርገዋል፤ ይህም የትምህርት አሰጣጡ መደበኛ ሁኔታ መሆኑን አይጠቁም?

አንድ ሰው ቡና ቤት ውስጥ ተቀምጦ ስልኩን ሲመለከት ይታያል። ትልቅ አረንጓዴ ቦታ ላይ "ጥቅም" የሚል ጽሑፍ አለ። ጥቅሉ 1 ጊባ፣ 10 ደቂቃ ጥሪ እና 10 መልእክት ። ይህ ማስታወቂያ የኢትዮ ቴሌኮምን የትብብር አገልግሎት ያሳያልን?

ከፓናሎቹ ጀርባ ግራጫማ በሆነ ድንጋይ የተሠራ ቤትና የዩካሊፕተስ የሚመስሉ ዛፎች አሉ። ደረቅ መሬትና ሰማያዊው ሰማይ ይህን የገጠር አካባቢ አል። ከባህላዊ የኃይል ምንጮች ጋር ሲወዳደር የፀሐይ ብርሃን ኃይል መጠቀም ምን ጥቅሞች አሉት?

ጠባብ መንገድ ላይ ብዙ ሰዎች እና ተሽከርካሪዎች ሲንቀሳቀሱ ይታያል። መንገዱ በትላልቅ እና ደማቅ ቀለማት ባላቸው የንግድ ማስታወቂያዎችና የኢትዮጵያ ፊደላት ተሞልቷል። አብዛኛው ህንጻዎች የንግድ ማዕከላት እንደሆኑ ይጠቁማል። ከበስተጀርባው አንድ ለምለም ዛፍ አለ።

ይህ ኮላጅ በስድስት ክፍሎች የተከፈለ ሲሆን፣ በእያንዳንዱ ክፍል ላይ ደግሞ የጣሪያ መሸፈኛ ቁሶች ማለትም እንደ ሸክላ ሰቆችስሌት እና እንጨት በቅርብ ርቀት ይታያሉ፤ እነዚህ የተለያዩ የጣሪያ ቁሳቁሶች ለእያንዳንዱ ሕንፃ የትኞቹን የተለዩ የመቋቋም እና የውበት ጥቅሞችን ይሰጣሉ?

የኢትዮጵያ ባንዲራ ቀለማትም አርማውን ዙሪያውን ያስውባሉ። በአማራ ብሔራዊ ንቅናቄ (አብን) አርማ ላይ የሁለት ንስሮች እና የጦር ጋሻ ምስል ጥቅም ላይ መዋሉ ምን ዓይነት የፖለቲካ ወይም ታሪካዊ መልዕክት ያስተላልፋል?

አንድ ወጣት በቤተሰብ ወይም በቢሮ ውስጥ የሚገኝ በሚመስል ቦታ ላይ በእጅ የተሰራ ኤሌክትሮኒክስ መሳሪያ ይጠቀማል። መሣሪያው ትንሽ ማራገቢያ ያለው ሲሆን ወጣቱ ስልክ በመጠቀም የሚቆጣጠረው ይመስላል። በዙሪያው መደርደሪያዎችና ፋይሎች ይታያሉ። ይህ ወጣት የፈጠረው መሳሪያ በኢትዮጵያ ለምን ዓላማ ሊያገለግል ይችላል?

ይህ ምስል የሠርግ መኪና ያሳያል፤ ጥቁር ኤስዩቪ ሲሆን፣ በመኪናው የፊት ክፍል ላይ ቀይ፣ ነጭ እና ቢጫ አበቦች ተለጥፈዋል። በአፍሪካ ሀገራት ውስጥ መኪናዎችን በአበቦች ማስዋብ ምን ዓይነት ባህላዊ ትርጉም አለው?

ብዙ ትኩስ አትክልትና ፍራፍሬዎች በአንድ ቅርጫት ውስጥ እና በዙሪያው ተከምረዋል። ቀይ ደወል ቃሪያ፣ ዙኪኒ፣ አበባ ጎመን፣ ብሮኮሊ እና ወይኖች በቅርጫቱ ውስጥ አሉ። ከበስተጀርባ ያሉት አበቦች ምን አይነት ቀለም አላቸው?

አንድ ትልቅ መጋዘን ውስጥ በሺህዎች የሚቆጠሩ ቡናማ እንቁላሎች በትሪዎች ተደርድረዋል። ከበስተጀርባ በብዙ ቀለም የተደረደሩ ባዶ ትሪዎች ግድግዳ የመሰለ ክምር አለው። በኢትዮጵያ ትልቅ የእንቁላል እርሻዎች የሚገኙት የትኞቹ ክልሎች ውስጥ ነው?

ከላይ እስከ ታች ባለው አቀማመጥ የተለያዩ የኢትዮጵያን ታሪካዊ ባንዲራዎችን ያሳያል። ሁሉም ቀይ፣ ቢጫ እና አረንጓዴ ቀለሞችን ይጠቀማሉ። በየዘመኑ የነበረው የማዕከላዊ ምልክት ልዩነት ይታያል። እነዚህ ባንዲራዎች መቼ እና እንዴት ተቀየሩ?

ከላይ ወደታች ሲታይ በጣም የሚያምር እይታ ያለው የከተማ ክፍል በብዙ አይነት መብራቶች ደምቋል። በመንገዱ ላይም ብዙ አይነት መኪኖች ከተለያየ አቅጣጫ ይንቀሳቀሳሉ። ይህ የሚያምር ከተማ የት ሃገር ነው?

ቢጫ ዳራ ላይ የኢትዮጵያን ባንዲራ በግራ በኩል፣ በሰንደቅ ዓላማው ስር ደግሞ "የግል ንብረት" እና "የግል መረጃ" የሚሉ ቃላት ይገኛሉ። የ5 ብር ዋጋ በሁለት ቦታ ተጽፎበታል፤ የመፅሐፍ ወገብ ላይም የደብተር እና የመፅሀፍ ቃል በአማርኛ ተጽፏል።

ይህ ምስል የዘመናዊ የቡና መፍጫ ማሽን ያሳያል። ማሽኑ የቡና ፍሬዎችን በግልጽ ክፍል ውስጥ ይዟል። ኢትዮጵያ የቡና መገኛ ሀገር እንደመሆኗ፣ እንደነዚህ ያሉ ዘመናዊ የቡና መፍጫ ማሽኖች በብሔራዊ የቡና ኢንዱስትሪ ውስጥ ምን ያህል ጥቅም ላይ ይውላሉ?

ዘመናዊ የጫማ መደብር የተለያዩ የስፖርት ጫማዎችን አሳይቷል። በመደርደሪያዎች ላይ የተደረደሩ ብዙ አይነትና ቀለም ያላቸው ናይክ ጫማዎች በብርሃን ደምቀዋል። ጫማዎቹ በግድግዳ ላይ እና በክፍት የሽያጭ መስኮቶች ላይ ተቀምጠዋል።

ጥቁር ቀለም ያለው ስማርት ሰዓት በጠፍጣፋ እና ቀላል ቀለም ባለው ዳራ ላይ ቀርቧል። ሰዓቱ ጥቁር ካሬ ቅርጽ ያለው ገጽ እና ጥቁር የጎማ አምባር አለው። ማያ ገጹ በርቷል, ሰዓቱን '12:17'፣ ቀኑን '01-18 SAT' የሚል አለ ።

በብረት ድስት ውስጥ የቀረበው ባህላዊ ምግብ ፍርፍር ይመስላል። ፍርፍር ለቁርስ በጣም ተወዳጅ ነው። ይህን ምግብ ልዩ የሚያደርገው እና በአብዛኛው ምን ዓይነት ሰዎች የሚመገቡት ለምንድን ነው?

አንድ ገበሬ ቀይ ሸሚዝ ለብሶ በአበቦች በተሞላ እርሻ ውስጥ ቆሟል። በእጁ ዘንግ ይዞ ከጀርባው አረንጓዴና ቢጫ ፈሳሽ የሚረጭ መሳሪያ ተሸክሟል። እርሻው በነጭ አበባዎች የተሞላ ሲሆን ከበስተጀርባ ረዣዥም የበቆሎ ተክሎች አሉ።

ቆንጆ የሆነች የአጋዘን ደቦል በደን ውስጥ በፀሐይ ብርሃን መካከል ቆማ ውሃ ስትጠጣ ትታያለች። ፊቷና ሰውነቷ ላይ ያሉት ነጭ ነጠብጣቦች ደማቅ ሲሆኑ፣ ውሃው ላይ ያለው ብርሃን ያብረቀርቃል። እንዲህ ዓይነቱ የአጋዘን ደቦል በኢትዮጵያ በብዛት የሚገኝበት የፓርክ ወይስ የአደን አካባቢ አለ?

ቅርብ አድርጎ የተቀረጸው ሥዕል ሙሉ በሙሉ የበሰሉ ቀይ ፖም በቅጠሎች በተሞላ በቅርንጫፍ ላይ ያሳያል። ዳራው ሌላ የአፕል ዛፎች ያሉበት አረንጓዴ የአትክልት ቦታ ነው። ፖሞቹ ለመሰብሰብ ዝግጁ ናቸው?

በትምህርት ቤት ክፍል ውስጥ፣ ቢጫ ዩኒፎርም የለበሱ ተማሪዎች በእንጨትና ቡናማ ጠረጴዛዎቻቸው ላይ ተቀምጠዋል። ሁለት ሴት ተማሪዎች በፊት ለፊት ጠረጴዛ ላይ ተቀምጠው እርስ በእርስ ይነጋገራሉ፣ ሌሎቹ በሰፊው ክፍል ውስጥ ትምህርቱን በመከታተል ላይ ይገኛሉ።

ይህ ክብ ቅርጽ ያለው አርማ የባሕር ዳር ዩኒቨርሲቲ የጤና ሳይንስ ኮሌጅ እና ጥበበ ጊዮን ስፔሻላይዝድ ሆስፒታልን ያመለክታል። በመሃል፣ ሰው በፀሐይ ብርሃን ስር ክፍት መጽሐፍ ላይ ቆሟልና በውሃ ተከቧል። የባሕር ዳር ዩኒቨርሲቲ የጤናሳይንስ ኮሌጅ የሚሰጠው ዋና ትምህርት ምንድን ነው?

ረዥም የመደርደሪያ መስመር በተለያዩ የቆዳና የፀጉር እንክብካቤ ምርቶች ተሞልቷል። ክሬሞች፣ ሎሽኖች እና ሻምፖዎች ይታያሉ። እቃዎች ላይ የዋጋ ተለጣፊዎች ተደርገዋል። ብዙ ምርቶች በሱፐር ማርኬት ተደርድረዋል። እነዚህ የእንክብካቤ ምርቶች ምን አይነት ኬሚካሎችን ይይዛሉ?

በካሬ የተቆረጠ እንጀራን ከወጥ ጋር ያሳያል። በእያንዳንዱ ክፍል ላይ አረንጓዴ እና ብርቱካናማ ቃሪያዎች ተሰክተዋል። ምግቡ በባህላዊ መሶብ ፊት ለፊት ተቀምጧል። ይህ ምግብ በተለይ በእንግዶች ይወደዳል?

AMBASSADOR PARK" የሚል ጽሑፍ ያለበት የእንጨት ምልክት ከፊት ይታያል። ምልክቱ በትልልቅ አረንጓዴ ዛፎችና ጥቅጥቅ ባለ ቅጠላማ ቦታ የተከበበ ነው። የእንጨቱ ቀለም ጥቁር ቡኒ ሲሆን፣ በላዩ ላይ ያለው ጽሑፍ ወርቃማ ይመስላል። ይህ መናፈሻ የትኛው ከተማ ውስጥ ሊገኝ ይችላል?

የመኖራቢያ ቤት ሻይ ማፍያ ኬትል ነው። የብርሃን አረንጓዴ ቀለም አለው። ብርጭቆና ጥምዝ የፕላስቲክ እጀታ አለው። ወርቃማ የሆነ የላይኛው ጫፍ አለ። ከታች የማብሪያና ማጥፊያ ምልክቶች አሉት። ለትኩስ ሻይ ማዘጋጃ ይጠቅማል። በዚህ መሣሪያ ሻይ በምን ያህል ጊዜ ውስጥ ይዘጋጃል?

ጠርሙስ ቀይ ወይንና ቀይ ከረጢት አብረው ቀርበዋል። በጠርሙሱና በከረጢቱ ላይ በአማርኛ "አክሱማዊት" የሚል ጽሁፍ አለ። ከታች ደግሞ 'ስማዝ አንድ ስዊት ሬድ ዋይን ፍሮም ኢትዮጵያ' የሚል ተጽፏል። ይህ ወይን ከኢትዮጵያ በየትኛው ክልል ነው የሚመረተው?

ረጅም መስመር የለበሱ ደማቅ አረንጓዴ ቅጠላ ቅጠሎች በለም አፈር ላይ በደንብ አድገዋል። ቅጠሎቹ ትልቅና ጤናማ ሲሆኑ፣ በቅጠላቱ መካከል ያለው አፈር ደረቅ ነው። ይህ አትክልት ለምግብነት ዝግጁ ለመሆን ስንት ጊዜ ይወስዳል?

አንዲት ሰራተኛ ሰማያዊ ሸሚዝ እና ጂንስ ለብሳ ባዶ ሰሃን ይዛ ትሄዳለች። ሬስቶራንቱ በቀይ እና በቢጫ የአፍሪካ ጨርቅ ያጌጠ ነው። መሬትላይ ሳር ተነጥፏል። ጠረጴዛዎቹ ቀይ ልብስ ለብሰው ቢጫ ወንበሮች ከበዋቸዋል። በአፍሪካ ገጽታ ያጌጠ ሬስቶራንት ለደንበኞች ምን ዓይነት ስሜት ሊሰጥ ይችላል?

በመጋዘን ፊት ለፊት በአረንጓዴ ገመድ የታሰሩ እና ጫፋቸው ቀይ ቀለም የተቀባባቸው በርካታ የእንጨት ሳንቃዎች በፓሌት ላይ ተደርድረዋል። ይህ ቀይ ቀለም ሳንቃዎቹን ለመለየት ወይም ለመጠቆም እንዴት ያገለግላል?

በግራ በኩል ከሐምራዊ፣ ቢጫ እና ቀይ ቀለሞች ጋር የተቀላቀለ ካሜራ የሚመስል ምልክት አለ። ከምልክቱ ቀጥሎ ጥቁር፣ የተንጣለለ የእጅ ጽሑፍ የሚመስል ፊደል አለ። ምልክቱ ምን ዓይነት የመገናኛ ብዙኃን መተግበሪያን ያመለክታል?

ብዙ ቁጥር ያላቸው ሰዎች በድሮ ዘመን ልብሶች ለብሰው፣ በተጨናነቀ የስታዲየም መሰል መድረክ ላይ ተቀምጠዋል። አብዛኞቹ ወንዶች ኮትና ኮፍያ ያደረጉ ሲሆን፣ ከፊት ለፊት አንዲት ትንሽ ልጅ አለች። በስተጀርባ በቆርቆሮ የተሸፈነ ጣሪያ ሲኖር፣ ሰዎች ምን እያደረጉ ነው?

'Z' የሚለው ፊደል በጎን በኩል በክብ ቅርጽ ተስሎ የዘመናዊነትን ስሜት የሚፈጥር ሲሆን።'ዘመን ባንክ' በቀይ ቀለም እና ዘመናዊ ቅርፅ የተሰራ አርማ መጠቀሙ በኢትዮጵያ የባንክ ኢንዱስትሪ ውስጥ ምን ዓይነት የገበያ ቦታ ለመያዝ ያለመ መሆኑን ያመለክታል?

ጥንድ ቀይ የእግር ኳስ ጫማዎች ከነጭ ዳራ አሉ። ጫማዎቹ ጥቁር ማሰሪያዎችና በዙሪያው ጥቁር ጠርዝ አላቸው። ከታች ያሉት ቀይ ስፒን የእግር ኳስ ሜዳ ላይ ለመያዝ እንዲያግዝ ተሰርቷል። የጫማዎቹ ፊት ለፊት የተሰፉ መስመሮች አሉት።

መድረክ ላይ በተዘረጋ ሰንደቅ ዓላማ ላይ “የመልካምነት ፋብሪካ እንገነባለን” የሚል መሪ ቃል በደማቁ ተጽፏል። ከታች ደግሞ ከመልካም አስተዳደር ጋር የተያያዘ የሁለት ዓመት እቅድ ይገልጻል።

ውብ የሆነ የግብዣ አዳራሽ በንጹህ ነጭ ልብሶች ተውቧል። ጠረጴዛዎቹ በትውፊት መስቀልና በደማቅ አበባዎች አጊጠዋል። የባህልና የዘመናዊነት ድብልቅ የሆነ የሠርግ ወይም የሌላ በዓል ዝግጅት ነው።

ረዥም፣ ቀጥ ያለ ጥቁር ቀለም ያለው የሰውነት ስፕሬይ(deodorant) ጠርሙስ በነጭ ዳራ ላይ ይታያል። ጠርሙሱ ላይ ትልቅ የብር ቀለም ያለው "FOGG" የሚል ጽሑፍና ማርኮ (MARCO) የሚል ስም ተጽፏል። ጠርሙሱ ጥቁር፣ በሰያፍ የተቆረጠ መክደኛ አለው።

የኦአይል ሊቢያ የነዳጅ ማደያ ማስቀመጫ፣ በሰማያዊና በነጭ ቀለም ያጌጠ ሲሆን፣ ሁለት የእጅ መያዣዎችና የዋጋ ማሳያዎች አሉት። ማሽኑ የ"GASOIL" እና "SUPER" ነዳጅ አማራጮችን ያሳያል። ይህ የነዳጅ ማደያ ማስቀመጫ በአሁኑ ጊዜ በየትኞቹ የዓለም ክፍሎች አገልግሎት ይሰጣል?

ከላይ "የእግር ኳስ ትንበያ አሸናፊ ይሁኑ!" የሚል ጽሑፍ ሲኖር፣ ከታች 500 ብር እና 6000 ሳንቲም የሚያሳይ የሽልማት መረጃ ተጽፏል። ይህ ማስታወቂያ በኢትዮጵያ የዲጂታል ክፍያ ሥርዓት እድገት ውስጥ ምን ያህል አዲስ አቅጣጫ ሊያመለክት ይችላል?

ሌሊት ላይ ብዙ ቁጥር ያለው ሕዝብ በአንድ ትልቅ ቤተ ክርስቲያን ግቢ ተሰብስቦ ይታያል። ሁሉም ሰው በእጁ ሻማ ወይም ብርሃን የያዘ ይመስላል። የህንጻው መብራት ብርቱካናማ ብርሃን እያበራ ነው። ይህ ሃይማኖታዊ ክብረ በዓል በየትኛው ወቅት ይከበራል?

“ሰላም የመኪና ሽያጭ” የሚል ትልቅ ምልክት ባለበት ቦታ ላይ ብዙ የተለያዩ ዘመናዊ መኪናዎች ለሽያጭ ተደርድረዋል። ምልክቱ የስልክ ቁጥሮችንና የመኪና ምስሎችን ያካትታል። መኪናዎቹ በጥሩ ሁኔታ ላይ ይገኛሉ?

ጥቁር የሴቶች ጫማዎች የሚያምር ንድፍ ያላቸው ሲሆን፣ ለቢሮ ወይም ለዕለት ተዕለት አገልግሎት ያገለግላሉ። እነዚህን ምቹና ቆንጆ ጫማዎች ለምን ዓይነት ልብስ ማዋሃድ ይቻላል?

ረዥም ራስጌና ግርጌ ያለው በቅርጻ ቅርጽ ያጌጠ ጥቁር የእንጨት አልጋ ነው። አልጋው በነጭ እና ግርፌ በተደረገባቸው ጨርቆች ተነጥፎ፣ በጎን በኩልም አምፖሎች ያሉት መሳቢያዎች አሉ። ይህ አልጋ የትኛውን የቤት እቃ ንድፍ ዘይቤ ያንፀባርቃል?

በተጨናነቀ የገበያ አካባቢ፣ ሁለት ሰዎች ግዙፍ ጭነቶችን በራሳቸው ተሸክመው እየሄዱ ነው። እነዚህ ደከመኞች ለዕለት ጉርሳቸው ሲሉ እንዲህ ያለ ከባድ ሸክም መሸከም ምን ያህል ፈተና ይሆንባቸዋል?

ጥቅጥቅ ያለ ቢጫ ፈሳሽ ክብ ቅርጽ ባለው የብርጭቆ እቃ ውስጥ ተሞልቷል። እቃው ጠባብ አንገትና የተስፋፋ አፍ ያለው ሲሆን፣ በላዩ ላይ አረፋ አለ። እቃው ጥቁር ቡኒ ቀለም ባለው ገጽታ ላይ ምን ሆኗል?

በላያቸው ላይ በዜና ዘገባ ፍሬም ውስጥ የ"እስክንድርያ" ጽሑፍ ይታያል። ከታች ደግሞ ምልክት ቋንቋ የምትተረጉም ሴት አለች። እነዚህ ስድስት ሰዎች በጠረጴዛው ዙሪያ መገናኘታቸው የየትኛውን የሥራ ወይም የፖለቲካ ተቋም ስብሰባ ሊያመለክት ይችላል?

መደርደሪያ ላይ የተከማቹ የተለያዩ የቸኮሌት ዓይነቶች ይታያሉ። በቀኝ በኩል በሰማያዊ ጥቅል የተጠቀለሉ የ"BOUNTY" ቸኮሌቶች አሉ። በግራ በኩል ደግሞ "MARS" እና "BAR ONE" ቸኮሌቶች ተደርድረዋል። እነዚህ ቸኮሌቶች በአብዛኛው የትኞቹን ንጥረ ነገሮች ይይዛሉ?

የሎሚዎቹ ገጽታ በእርጥበት የተነሳ የሚያብረቀርቅ ሲሆን አንዳንድ ፍሬዎች በቅርበት ተደርድረዋል። እነዚህ አረንጓዴ ሎሚዎች በገበያ ላይ ለሽያጭ ከመቅረባቸው በፊት በማቀዝቀዣ ውስጥ ወይም በሌላ ቦታ መቀመጥ ይኖርባቸዋል?

ግንባታቸው ያልተጠናቀቀ ኮንዶሚኒየም ቤቶች በአንድ የከተማ አካባቢ ቆመዋል። ረዣዥም የሆኑ ብሎኮች የቢዥ ቀለም ፕላስተር አላቸው። የበርና መስኮት ክፍት ቦታዎች ሲኖሩ ባላኮኒዎቻቸው ግንባታቸውን በመጠባበቅ ላይ ናቸው። ሕንጻዎቹ የመኖሪያ ቤት እጥረት ለመቅረፍ የሚደረገው ጥረት አካል ናቸው።

ባህላዊ የሠርግ ወይንም የቡና ሥነሥርዓት ማስጌጫ ነው። ግድግዳው ላይ ባለ ቀለም ያጌጡ የቅርጫት ሥራዎች ተንጠልጥለዋል። ወንበሮቹ ላይ የላም ቆዳ የመሰለ ጨርቅ አለ። መሃል ላይ የተንጣለለ ምንጣፍና ትልቅ የመሶብ ቅርጽ ያለው ዕቃ አለ። የኢትዮጵያ ባህል ነው?

ብዙ ዓይነት ወጦች ተደርድረዋል፤ ከነዚህም መካከል ጥሬ ሥጋ (አብዛኛው ክትፎ)፣ ጎመን፣ ቀይ ወጥ፣ አይብ፣ እና የተለያዩ መጥበሻዎች (እንደ ጥብስ ወይም ቲቢስ ያሉ) ይገኙበታል። ይህም ምግቡ ለምግብነት ዝግጁ እና በቅመም የበለጸገ መሆኑን የሚገልጽ ነው።

አረንጓዴ የሌለበት ቡናማ እርሻ፣ በጎርፍ ከተጥለቀለቀ ጭቃ ጋር የሚመሳሰሉ ረጅም እና ቀጥ ያሉ መስመሮች አሉት። አፈሩ እርጥብ እና ጭቃማ ሲሆን፣ ከሩቅ የማይታወቁ ሰዎች ትንሽ ሆነው ቆመዋል። ለዚህ ሰብል ምን አይነት እፅዋት ይዘራሉ?

ቢጫ ቀለም ያለው ፈሳሽ በነጭ ማሰሮ ወደ አንድ የቆርቆሮ ጽዋ እየፈሰሰ ነው። ጨለማ ቆዳ ያለው ሰው በጣቱ ላይ ቀለበት አድርጎ ጽዋውን ይዟል። ከበስተጀርባ ብዙ ቀጥ ያሉ እንጨቶች ይወድቃሉ። የሚፈሰው ፈሳሽ ማር ይመስላል?

የቆዳ እንክብካቤ ወይም የውበት ምርቶች ናቸው። በግራ በኩል፣ ነጭ ጭምብል ፊቷ ላይ የተቀባች ሴት ትታያለች። በቀኝ በኩል ደግሞ ሁለት የጋራ የፍጆታ ዕቃዎች፣ የቫዝሊን ፔትሮሊየም ጄሊ እና የኮልጌት የጥርስ ሳሙና፣ አሉ። ምስሉ የቤት ውስጥ መፍትሄዎችን ይጠቁማል።

በጥቁር ሰማያዊ ክብ ውስጥ፣ ከላይ "ትምህርት ሚኒስቴር" ከስር ደግሞ "MINISTRY OF EDUCATION" ተጽፏል። መሃሉ ላይ ቢጫ እና ቀይ ቀለም ያለው የተከፈተ መጽሐፍ አርማ አለ። ይህ አርማ የማን ነው? መጽሐፉ ምንን ያመለክታል?

በቢዥ ቀለም ግድግዳ ላይ ሦስት ጥቁር ኩብ ቅርጽ ያላቸው መደርደሪያዎች ተሰቅለዋል። በመደርደሪያዎቹ ውስጥ የተለያዩ የማስዋቢያ ዕቃዎች አሉ። ትንሿ የኤፍል ታወር ሞዴል እና የአበባ ማስቀመጫዎች ዋነኞቹ ናቸው። እነዚህ መደርደሪያዎች በምን ዓይነት መንገድ ተሰቅለዋል?

ሰዎች በእንጦጦ ፓርክ ውስጥ በሚገኘው ET H ልብ OPIA በተባለ ትልቅ ፊደል ፎቶ እየተነሱ ነው። ትዕይንቱ በደረጃ ላይ ከብዙ ዛፎች ዳራ ጋር ይታያል። ስለ እንጦጦ ፓርክ ወይም ሌሎች የቱሪስት ስፍራዎች ማወቅ ይፈልጋሉ?

ይህ ምስል የሰዎች ስብስብ ከቤት ውጭ ባህላዊ የኢትዮጵያ ልብስ ለብሰው ያሳያል። ወንዶች ነጭ ሱሪና ሸሚዝ ሲለብሱ፣ ሴቶች ደግሞ ነጭ ቀሚሶች ለብሰዋል። በጀርባ ብዙ ሕዝብ አለ። ይህ ትልቅ ህዝባዊ ስብስብ በኢትዮጵያ ውስጥ የትኛውን ብሔራዊ ወይም ሃይማኖታዊ በዓል እያከበረ ነው?

ትልቅ፣ ጥቅጥቅ ባለ አረንጓዴ ቅጠል የተሞላ ዛፍ በደረቅ ቡናማ መሬት ላይ ይቆማል። ዛፉ ሰፊ ቅርንጫፎች ያሉት ሲሆን ከሥሩ ሁለት ሰዎች ተቀምጠዋል። ከላይ ያለው ሰማይ ደማቅ ሰማያዊ ቀለም ነው። ከርቀት ትንሽ ኮረብታ አለ።

ባለ ስድስት መቀመጫ፣ ጥቁር ጠረጴዛና ነጭ ጀርባ ያላቸው ወንበሮች ያሉት የቤት ዕቃ በዎርክሾፕ ውስጥ ተቀምጧል። ዘመናዊ የቤት ዕቃዎች በኢትዮጵያ ውስጥ ከባህላዊ የቤት ዕቃዎች እንዴት ይለያሉ?

አረንጓዴና ቡኒ ቀሚስ የለበሰች አንዲት ሴት ፊቷን ጭንብል አድርጋ በቀስታ አጎንብሳ ትንንሽ ችግኞችን እየተከለች ነው። በግብርና ምርትና ልማት ረገድ የሴቶች ሚና ምን ያህል አስፈላጊ ነው?

በርካታ የሙዝ ዘለላዎች (ፍሬዎች) በሲሚንቶ ግድግዳ አጠገብ ተከምረዋል። አብዛኛው ሙዝ አረንጓዴ ሲሆን፣ ገና ያልበሰለ መሆኑን ያመለክታል። በመሃል ላይ አንድ ዘለላ ቢጫ ቀለም ማሳየት ጀምሯል። የሙዙ ግንዶች ወፍራም እና የተቆረጡ ናቸው።

አራት ሰዎች በበረሃማ መንገድ ላይ የተጣበቀ መኪናን ይገፋሉ። መኪናው ጥቁር ሰማያዊ ቀለም ያለው ሲሆን በጣሪያው ላይ ሰማያዊ ጭነት ተጭኗል። ከበስተጀርባ በነጭ ኮፍያ እና ሱሪ የለበሰ ሰው ቆሟል። ከባድ ጉዞ በድፍረት መወጣት ይቻላል?

ቀለማማ የሆነ ምስል በመሃል ላይ መልአክ ቅዱስ ሚካኤልን የሚያሳይ ሲሆን፣ ትልቅ ቡናማ ክንፎች አሉት። መልአኩ ሰይፍ በእጁ ይዞ በግራ እግሩ ዲያብሎስን ወይም አጋንንቱን ረግጦ ይገኛል። ዲያብሎሱ በጨለማና እሳታማ ቦታ ላይ ነው።

ትናንሽ ጀልባዎች በሰፊው የውሃ አካል ላይ እየተንቀሳቀሱ ነው። ጀልባዎቹ ነጭ ቀለም ያላቸውና በሰማያዊ ዳርቻ ያሸበረቁ ናቸው። ከበስተጀርባ ብዙ ዛፎች እና ቁጥቋጦዎች ያሉበት አረንጓዴ የባህር ዳርቻ አለ። የአየሩ ሁኔታ እንዴት ነው?

በሰልፍ ሜዳ ላይ፣ ነጭ ሸሚዝ የለበሱ ወጣት ወንዶች በረዥም መስመር ተሰልፈው ከካሜራው ጀርባ አሉ። በሸሚዞቻቸው ላይ በአማርኛ የጽሑፍ መፈክሮች ያሉ ሲሆን፣ በስተጀርባ ዛፎች እና አረንጓዴ ተራራዎች አሉ። ይህ ስብስብ የተሰበሰበው ለየትኛው ዓላማ ነው?

ጥልፍልፍ ዲዛይንና ቀይ-ቡናማ ቀለም ያለው ዘመናዊ ክብ ቅርጽ ያለው ህንጻ ይገኛል። በላዩ ላይ በአማርኛ "የአድዋ ድል መታሰቢያ" ተጽፏል። ከፊት ለፊት ሰፊ መንገድ፣ ዛፎች እና አግዳሚ ወንበሮች አሉ። በአድዋ ድል ምን ታሪካዊ ክስተት ተከስቷል?

በአንድ ትልቅ ክፍል ውስጥ ወንዶች በባለቤትነት በተያዘው ትልቅ ማሰሮ ውስጥ ያለ ፈሳሽ ምግብ ወደ እንጀራ እየጨመሩ ነው። በስተጀርባ ብዙ ሰዎች አሉ። ይህ የጋራ የምግብ ማከፋፈል ሥርዓት ለየትኛው ዓላማ ሊውል ይችላል?

የምስል መግለጫ ነጭ፣ የቡና ስኒ ወይም ጽዋ በእጅ ተይዟል። የጽዋው የላይኛው ክፍል በደማቅ፣ ባለ ብዙ ቀለም (ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ) የጂኦሜትሪክ ንድፍ ያጌጠ ነው። ከበስተጀርባው ደግሞ ተመሳሳይ ስኒዎች እና ሳህኖች በክምር ተቀምጠዋል። የቡና ዕቃዎች ከምን ተሠርተዋል?

ጥንታዊ ኢትዮጵያ ቤት የሚል ስም ያለው ሕንጻ በጎዳና ማዕዘን ላይ አለ። በዙሪያው የከተማ ሰዎች እየተንቀሳቀሱ ነው። የታችኛው ክፍል "ፒዳሱ" የሚባል የንግድ ሱቅ ሲሆን፣ ሰማያዊው ባጃጅም መንገዱን አቋርጧል። የድሮና የአዲስ ዘመን መገናኛ።

ለምለም ጫካዎች የተራራ ገደል ወይም ሸለቆ ይሸፍናሉ። ጥቅጥቅ ያሉ እና ደብዛዛ አረንጓዴ ዛፎች አናት ላይ የጠዋት ወይም ከሰዓት በኋላ ፀሐይ ትበራለች። ቦታው ጥልቅ እና የተራራማ አካባቢ ነው። ይህ ዓይነቱ ጥቅጥቅ ያለ የደን ሽፋን ሥነ-ምህዳሩን እንዴት ይጠብቃል?

እጅግ በጣም ብዙ ሰዎች በትንሽ፣ ከመጠን በላይ በተጫነ ጀልባ ውስጥ በጥቁር ሰማያዊ ውቅያኖስ ላይ ተጉዘዋል። ተሳፋሪዎቹ በተለያዩ ልብሶች ውስጥ ጥቅጥቅ ብለው ተቀምጠዋል። እነዚህ ሰዎች የት እየሄዱ ነው? ይህ አደገኛ ጉዞ ምን ያህል ጊዜ ወሰደባቸው?

የሃገራዊ ባህል ልብስን የለበሱ ሶስት ሴቶች ጎን ለጎን ወረቀት እና በአይነቱ ለየት ያለ ዣንጥላን ይዘው ቆመዋል። መሃል ላይ ያለችው ሴት ከሌሎቹ በተለየ ካባን ደርባለች። መሃል ያለችው ለምን ካባ ደረበች?

በዚህ የቅርብ ፎቶ፣ የብረት ሻይ ማፍሰሻ ጥቁር ቡናማ ፈሳሽ ወደ ብርጭቆ ሲያፈስ ይታያል። በብርጭቆው ውስጥ ያለው ፈሳሽ የሰሊጥ የሚመስሉ ፍሬዎች አሉት፤ ጠረጴዛው ቡኒ ሲሆን፣ ገለባዎች ተበትነዋል። ይህ ባህላዊ ሻይ በዋነኛነት ለየትኛው በዓል ወይስ ሥነ ሥርዓት ይዘጋጃል?

ከብረት ቆርቆሮ ጣሪያ ያላቸው ሁለት ትናንሽ ህንፃዎች ሜዳ ላይ ተቀምጠዋል። ሕፃናት በሰንደቅ ዓላማ ምሰሶ ዙሪያ ተሰባስበው ይታያል፤ የኢትዮጵያ ሰንደቅ ዓላማ ከምሰሶው ላይ ይሰቀላል። ዙሪያው ደረቅ መሬትና ብዙ እንጨቶች ተቆልለዋል። ይህ ቦታ የገጠር ትምህርት ቤት ነው?

አንድ ሰፊ አረንጓዴ ሜዳ ላይ በርካታ ቢጫ ቀለም ያላቸው ዘመናዊ ቀፎዎች በረዣዥም እንጨቶች ላይ ቆመው ይታያሉ። ከፍተኛ መጠን ያለው ማር ለማምረት ተዘጋጅተዋል። ይህ የንብ እርባታ ዘዴ ለአካባቢው ማህበረሰብ ምን ያህል ኢኮኖሚያዊ ጠቀሜታ አለው?

ከአንገት በላይ የተነሳው የቆየ ፎቶግራፍ፣ የተከሳ የቆዳ ቀለምና ጥቅጥቅ ያለ ፀጉር ያለው ወታደራዊ ልብስ የለበሰን ሰው አሉ። ሰውየው ወደ ቀኝ አቅጣጫ ይመለከታል፤ በትከሻው ላይ ማሰሪያ የታጠቀ ሲሆን፣ ከበስተጀርባው ምን አሉ?

ትላልቅ የብር ቀለም ያላቸው ሕንፃዎች እና ሁለት ከፍ ያሉ የጭስ ማውጫዎች አሉ። ፋብሪካው በተለያዩ የብረት አሠራሮች የተገነባ ነው። ሁለት ሠራተኞች በግቢው ውስጥ ቆመው ይታያሉ። ይህ የኢነርጂ ማመንጫ ጣቢያ አየሩን ይበክላል?

ከተራራ አፋፍ የተነሳው ሰፋ ያለ ፎቶግራፍ ከፊት ለፊት ዘመናዊ ክብ ህንጻዎች አረንጓዴ ጣራዎች አሉ። በመካከላቸው አስፋልት መንገድና በደንብ የተከሉ ቁጥቋጦዎች አሉ። በቅርብ ጊዜ ከዚህ አካባቢ ከባድ ዝናብ ይጠበቃል?

ሆቴሉ "ኤል ቢ ኤስ ሆቴል" የሚል ስም ያለው ሲሆን፤ የመኪና ማቆሚያ በግንባሩ ይገኛል። በግንባታው ላይ ብዙ በረንዳዎችና ትናንሽ መስኮቶች አሉ። በቱሪዝም እና በቢዝነስ ጉዞዎች ላይ ያላቸው ሚና ምንድነው?

አራት ሴቶች ከቤት ውጭ ቆመው ያታያሉ። ሁሉም ነጭ የኢትዮጵያ ባህላዊ ልብስና ቀይና ደማቅ ቀለምያላቸው ጥልፎች ለብሰዋል። ከሴቶች መካከል አንዷ የሃይማኖት የመስቀል ቅርጽ ያለውን የራስ መሸፈኛ አድርጋለች። ይህ ዓይነቱ የአለባበስ ዘይቤ በኢትዮጵያ ባህላዊና ሃይማኖታዊ ክብረ በዓላት ላይ የተለመደ ነው?

አዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ የስም ዝርዝር ሰሌዳ ላይ በአማርኛና በእንግሊዝኛ የቢሮ አቅጣጫዎች ተዘርዝረዋል። ከስሙ ዝርዝር በተጨማሪ በሰሌዳው ላይ ምን ሌላ መረጃ አለ?

ይህ ምስል የኢትዮጵያ ሃይማኖታዊ መሪ ወይም ሽማግሌ ያሳያል። ሰውዬው ጥቁር ካባ፣ ነጭ ሻሽ እና በወርቅ የተጠለፈ የራስ ቀሚስ ለብሷል፤ ማይክሮፎን ይዟል። በኢትዮጵያ ባህል ውስጥ ሃይማኖታዊ መሪዎች በማህበራዊ ጉዳዮች ላይ ምን ያህል ተጽእኖ አላቸው?

ይህ ምስል ጥቁር፣ ነጭ እና ግራጫማ ንድፎች ያሉት ከፍተኛ የስፖርት ጫማ ያሳያል። ሰውዬው ሰማያዊ ጂንስ ለብሷል። ጫማው የፋሽን መግለጫ ሊሆን ይችላል። እንደነዚህ ያሉት ዘመናዊ ጫማዎች በኢትዮጵያ ወጣቶች ዘንድ ምን ያህል ተወዳጅ ሆነዋል?

በቀይ ዱቄት በተሸፈነ መፍጫ ቤት ውስጥ የተቀመጠ ሰው ያሳያል። ሰውዬው በሁለት መፍጫ ማሽኖች መካከል በቡሽ ላይ ተቀምጧል። አካባቢው የድካም እና የሥራ ከባቢን ያሳያል። ይህ ሥራ ከፍተኛ ጥረት ይጠይቃል?

አንድ ሰፊ ምግብ ቤት በቀይና በነጭ የተደራጁ ምግብ ጠረጴዛዎችን ይዟል። ከእንጨት የተሰራ ጣሪያ እና ባህላዊ የግድግዳ ጌጣጌጦች አሉት። ፒያኖም በመሃል አለ። ይህ ምግብ ቤት በየትኛው የአፍሪካ ሀገር ባህላዊ ስነ-ህንጻ ወይም ጌጥ ሊጠቀም ይችላል?

በሰፊ መጋዘን ውስጥ የሚገኘው ይህ ቶዮታ ፎርክሊፍት በሠራተኛ እየተነዳ ነው። ማሽኑ በፓሌት የታሸጉ ከባድ ዕቃዎችን ያነሳል። ይህ ዘመናዊ መሣሪያ የኢንዱስትሪ ሥራዎችን ለማቀላጠፍና የምርት አቅርቦትን ለመጨመር ወሳኝ ነው።

ውስጥ ባለ ሰፊ የፋብሪካ አዳራሽ ውስጥ ረጅም ረድፍ የሆኑ የጨርቃጨርቅ ማሽኖች ተደርድረው ይታያሉ። እነዚህ አረንጓዴ ማሽኖች በብዛት ነጭ ክር የተጠቀለለባቸው ትላልቅ ጥቅሎችን ይዘዋል።። የዚህ ፋብሪካ ዋና ምርት ምንድን ነው?

ኃይለኛ ወንዝ በሁለት በትላልቅ አረንጓዴ ተራራዎች መካከል እየፈሰሰ ነው። የወንዙ ውሀ ቡናማ ቀለም ያለው ሲሆን፣ በአንድ በኩል ደግሞ ጠጠር ያለበት ደረቅ መሬት አለ። ሰማዩ ሰማያዊ ሆኖአል። የወንዙ የውኃ መጠን ምን ያህል ነው?

ከደረቁ የዘንባባ ቅጠል ጋር ሐምራዊ የላቬንደር አበባዎች በነጭ ጠረጴዛ ላይ በሐምራዊ ግድግዳ ፊት ቀርበዋል። የዘንባባው ቅጠል በሼል ያጌጠ ሞዛይክ በሆነ አበባ ማስቀመጫ ውስጥ ይገኛል። ላቬንደሩ ደግሞ በወረቀት ሳጥን ውስጥ ነው። ለምን ዓላማ ያገለግላሉ?

ምሽት ላይ አንድ የጎዳና ላይ እይታ ነው። በመንገድ ዳር ብዙ ባዶ ጠርሙሶች ተከምረዋል። በቀኝ በኩል “ሜላን ባር” የሚል ጽሑፍ ያለበት ደማቅ ብርሃን ያለበት ግንባታ አለ። ከበስተጀርባ ተሽከርካሪ ይንቀሳቀሳል።

በዙሪያው አረንጓዴ ቀለም ያለውና የማርሽ ቅርጽ ያለው ክብ ቅርጽ ይታያል። መካከለኛው ክፍል: ሰማያዊ ዳራ ያለው የዓለም ግሎብ ይገኛል። በግሎቡ ላይ ሁለት እጆች በደንብ የተገጣጠመ መጨባበጥ ያሳያሉ። ወርቃማ ቀለም ያለው የስንዴ ወይም የሰብል ዘለላ ይታያል።

ይህ ምስል አረንጓዴ ዳራ ላይ “ሐበሻ” የሚል ርዕስ ያለበትን መጽሐፍ ወይም መጽሔት ሽፋን ያሳያል። ሽፋኑ ባህላዊ ቅርጫት የሚመስል ቀለም ጌጥና የሳር ተክል ክፍሎችን አካቷል። "ሐበሻ" የሚለው ርዕስ የሚያተኩረው በኢትዮጵያ ታሪክ፣ ወይስ ባህልና ቅርስ ላይ ነው?

ትኩስ የሎሚ ፍሬዎች ከቅጠሎቻቸው ጋር በቅርበት ቀርበዋል። ሎሚዎቹ ገና ጥሬ ስለሆኑ አረንጓዴ ቀለም አላቸው። በዛፉ ላይ ትንሽ ነጭ አበባ አብቦ አለ። ፀሐይ ቅጠሎቹ ላይ በደንብ አርፏል።

ሰፊ የእርሻ መሬት በፀሐይ አበባ ተሞልቷል። አበቦቹ ሙሉ በሙሉ ከፍተው፣ መሬቱ በቢጫ ደምቋል። ከሩቅ የአፈር መንገድና ዛፎች አሉ። ሰማዩ ንጹህና ሰማያዊ ነው። የፀሐይ አበባ ዘይት ምርት ነው። የፀሐይ አበባን በብዛት የሚያመርቱ የሀገራችን አካባቢዎች የትኞቹ ናቸው?

በግራጫ ጀርባ ላይ የሚታዩት አራት የተለያዩ የቀለም አይነቶች ያላቸው የከንፈር ቅባቶች ናቸው። የከንፈር ቅባቶቹ ከጥቁር እና ብር ቀለም ባለው ቱቦ ውስጥ ሲወጡ ይታያሉ። ከግራ ወደ ቀኝ ያሉት የቀለም አይነቶች ምንድን ናቸው?

በውጭ አገር የተዘጋጀ ነጭ ጠረጴዛ በበርካታ ነጭ እና ክሬም አበባዎች ያጌጠ ነው። ከጠረጴዛው በላይ በአበባ የተጌጠ ቅስት እና ከኋላ ያሉት ወንበሮች ይታያሉ። ይህ ዝግጅት ለምን ዓይነት ክስተት ሊሆን ይችላል?

በሰፊ የኢንዱስትሪ ስፍራ ላይ፣ ረጃጅም የሲሚንቶ ፋብሪካ ህንፃዎች እና የማጠራቀሚያ ታንከሮች። መዋቅሮቹ ግራጫ፣ ብረት እና ሰማያዊ ቀለም ያላቸው ሲሆኑ፣ በረጅም ማጓጓዣ ቀበቶዎች ተያይዘዋል። ከታች ሰዎች በጥቂቱ ተሰብስበው ፣ አንድ ተሽከርካሪ መኪና ቆመዋል።

አንድ ሰው ጀንበር ስትጠልቅ ወርቃማ በሆነው ውሃ ላይ በትንሽ የዓሣ ማጥመጃ ጀልባ ውስጥ ሆኖ ዓሣ ሲያጠምድ በጥቁር ቅርጽ ሲታይ፣ ይህ የብቸኝነት ሥራ የተፈጥሮን ውበትና ሰላማዊነት እንዴት ይገልጻል?

ትልልቅ የፕላስቲክ ግሪንሃውስ (greenhouse) ውስጥ አንድ ሰው ረዥም ቱቦና የውሃ መርጫ በመጠቀም ረድፍ ረድፍ የተተከሉ ተክሎችን እያጠጣ ነው። ሰውዬው ኮፍያና የሥራ ልብስ ለብሷል። እርሻው ምን ዓይነት ተክል ያመርታል?

አንድ ወጣት ጥቁር ልብስ የለበሰ ሰው በሞባይል ስልክ ስክሪን ላይ ተቀምጦ ስልኩን እየተመለከተ ነው። አረንጓዴ የጥላ ዣንጥላ እና "አዲስ ኢንሹራንስ ከቴሌብር!" የሚል ጽሑፍ አለ። ይህ አገልግሎት በኢትዮጵያ ውስጥ የትኞቹን የመድን አይነቶች ያካትታል?

ለመድረክነት የተዘጋጀ ዘመናዊ የሠርግ ስፍራ ነው። ነጭ መጋረጃዎች፣ በአበቦች ያጌጠ ቅስት፣ ሁለት የንጉሥ መቀመጫዎች እና ወርቃማ ጠረጴዛዎች ተዘጋጅተዋል። የዚህ አይነት ክፍት አየር ላይ ማስዋቢያ ያለው ጥቅምና ጉዳት ምንድን ነው?

አራት ወታደራዊ ልብስ የለበሱ ሴቶች ጠመንጃ ትከሻቸው ላይ አድርገው በድንጋያማ መሬት ላይ ለፎቶ ቆመዋል። በጥቁርና ነጭ ፎቶው ላይ ጥይት የታጠቁ ቀበቶዎች ይታያሉ። የሴቶቹ ሚና ምን ነበር?

በገጠር ቤት ፊት ለፊት የተቀመጠች ሴት ልጅ አለች። የጨርቅ ልብስ ለብሳ፣ በጭቃ ግድግዳ ተደግፋለች። የባህላዊ ቅርጫት ይዛ፣ ጥንታዊውን የእህል መንፋት ሥራ ትገልጻለች። ይህች ውብ ትዕይንት የገጠርን የዕለት ተዕለት ሕይወትና የትውፊት ውበት ይናገራል።

በመስታወት ዕቃ ውስጥ የተደባለቀ ጥቁርና ቢጫ ፈሳሽ ነገር ይታያል። የላዩ ክፍል ጠጣርና እንደ ቅጠላ ቅጠል የመሰሉ ጥቁር ፍርፋሪዎችን ይዟል። ከታች ደግሞ ፈሳሽ ቢጫ ዘይት አብሮ ይገኛል። ይህ ዕቃ ምግብ ነው ወይስ ባህላዊ መድኃኒት?

አንድ ቡችላ፣ ጥቁርና ቡናማ ቀለም ያለው፣ ጆሮው ቆሞ፣ በአንድ ነጭ ነገር ላይ ተኝቷል። ቀጥታ ወደ ካሜራው ይመለከታል፤ የፀሐይ ብርሃን ፊቱ ላይ ይወርዳል። ጀርባው ላይ ነጭ የበር ወይም የመስኮት ፍሬም አለ። ምን ዓይነት የውሻ ዝርያ ነው?

የወርቅ ሜዳሊያ የሚመስል ባለ ሶስት አቅጣጫዊ አርማ። በማዕከሉ ላይ "BE" የሚል ትልቅ ጽሑፍ ያለበት ክብ ወርቃማ ዲስክ ይታያል። ዲስኩ በአማርኛ ፊደላት ተከብቦ በወርቃማ መስመሮች አዙሪት ውስጥ ተቀምጧል።

ሁለት ሰዎች በአረንጓዴ የሥራ ልብስ ለብሰው አንድ ትንሽ ብረት ነገር ይመለከታሉ። ከበስተጀርባ በኩል መደርደሪያዎችና ዕቃዎች ይገኛሉ። አንድ ሰው ነጭ ኮት ለብሶ በኮምፒውተር ይሠራልና የአውሮፕላን ስዕሎች ግድግዳ ላይ ተለጥፈዋል። ይህ የሥራ ቦታ በምን ዓይነት ምርት ላይ ያተኩራል?

ጥቁር የገበያ ስፍራ በመንገድ ላይ የሚደረግ የቤት ቁሳቁሶች ሽያጭ ይስተዋላል። ከጣሪያ ላይ ብዙ የብረት ምጣዶችና ማሰሮዎች ተሰቅለዋል። በታችኛው ክፍል ሰዎች ተቀምጠው የንግድ ልውውጥ ያደርጋሉ፤ አንዲት ሴት ዝንጅብል ትሸጣለች። በከተማ አካባቢ ያሉ መደበኛ ያልሆኑ ገበያዎች በኢኮኖሚው ላይ ምን ተጽዕኖ ያሳድራሉ?

አብዛኛዎቹ ነጭ የባህል ልብስ ለብሰዋል፤ ከእነዚህም መካከል አንዷ ደግሞ ደማቅ ቀይ ሻሽ ለብሳለች። ሴቶቹ በትኩረት ሲያዳምጡና እጃቸውን ሲያነሱ ነበር። ይህ ስብሰባ ምን ዓይነት ዓላማ አለው?

አስራ አምስት ያህል ትናንሽ የመጠጥ ጠርሙሶች ተዘርግተዋል። ሁሉም ጠርሙሶች ቢጫ ቀለም ያለው መለያ እና ብርቱካናማ ካፕ አላቸው። ጠርሙሶቹ ፈሳሽ የያዙ ሲሆን ፣ መለያዎቹ ላይ "ባሮስ ድራይ ጂን" የሚል ጽሁፍ አለ። መጠጡ "ጂን" በሚል ስም ተሰይሟል።

ሁለት ሴቶች በባህላዊ ልብስ፣ ሰማያዊና ጥቁር ነጠብጣቦች ባሉት ጨርቅ ተጠቅልለዋል። ሁለቱም ትልልቅ የከንፈር ዲስክ እና በእጆቻቸውና በእግራቸው ላይ የብረት አምባሮች አላቸው። ከበስተጀርባው የገለባ ግድግዳ አለ። እነዚህ ሴቶች የየትኛው የኢትዮጵያ ጎሳ ወይም ማኅበረሰብ አባላት ናቸው?

ለፓርቲ የተዘጋጀ ውብ ማስዋቢያ ያሳያል። ነጭ፣ ሮዝ እና ወርቃማ ቀለም ያላቸው ፊኛዎች ቅስት ፈጥረዋል። ወርቃማ ጠረጴዛዎች እና ልዩ ልዩ የሻይና የጣፋጭ ዕቃዎች ተደርድረዋል። ይህ ዝግጅት ለልደት በዓል ነው?

ይህ ምስል የ"EIKA" የተባለ ነጭ የኤሌክትሪክ መብራት መቆጣጠሪያ ያሳያል። መቆጣጠሪያው ነጭ ካሬ ሲሆን፣ መካከሉ ላይ አራት ማዕዘን ቅርጽ ያለው ማንሻ አለው፤ ዙሪያውን በብርቱካናማ ዳራ ላይ የብራንዱ ስም ተጽፏል። ይህ የኤሌክትሪክ መሣሪያ በኢትዮጵያ ውስጥ ምን ያህል የኃይል ቆጣቢነት አለው

አንዳንድ ሰዎች ፈርሶ በወደቀ ሕንጻ ፍርስራሽ ውስጥ ቆመዋል። ግድግዳዎቹ ወድመዋል፣ የተረፈውም የተሰባበረ ድንጋይ ነው። ሰዎች በወደቀው አካባቢ በመሥራት ላይ ናቸው። ከጦርነት ወይም ከአደጋ በኋላ የደረሰ ጉዳት ነው።

ጥልቅና ጥቁር ጎድጓዳ ሳህን ውስጥ የቀረበ ደረቅ ወጥ (ዶሮ ወጥ/ድፎ) ያሳያል። ወጡ ጥቁር ቀይ ቀለም ሲሆን፣ በውስጡ የተከተፉ እንቁላሎች ይታያሉ። ምግቡ የበዓል ቀን ነው?

በሰፊው ቆሻሻ ክምር መሃል፣ በከረጢት የታሸጉ ቁሳቁሶችን የሚያጠፋ ትልቅ እሳት እየነደደ ነው። በዩኒፎርም የለበሱ ባለሥልጣናት እየተቆጣጠሩት ነው። ይህም የተያዙ ሕገወጥ ዕቃዎችን ወይም ቆሻሻን በይፋ የማቃጠል ተግባር ነው።

የመሬት አቀማመጡ ጥቁር እና ደረቅ ነው። እሳተ ገሞራ ከፈነዳ በኋላ የሚፈጠር ላቫ የሸፈነው አካባቢ ነው። በአንዳንድ ሥፍራ ጭስ ይወጣል። ትዕይንቱ በዳናኪል በረሃ ወይም ተመሳሳይ የእሳተ ገሞራ መሬት ላይ ያለ ልዩ ተፈጥሮ ነው።

አራት የሚያብረቀርቁ የብረት ምስማሮች በአንድ ላይ ተቀምጠው ይታያሉ፣ የተሳለ ጫፍ እና ሰፊ ጭንቅላት አላቸው። እነዚህ ምስማሮች ለጣውላ ሥራ ወይም ለግንባታ አገልግሎት ይውላሉ?

ጠርሙስ የሀበሻ ቢራና የተሞላ ብርጭቆ በአንድነት ተቀምጠዋል። ቢራው ቀላል ቡናማ ቀለም አለው፣ አረፋውም ከላይ ጥቅጥቅ ያለ ነው። የጠርሙሱ መለያ ወርቃማ ሲሆን የሰውን ፊት አርማ ተጠቅሟል። ከጠርሙሱ አጠገብ ደማቅ ሮዝ አበባዎች አሉ።

ጥቁር እና ነጭ ከብቶች በዛፍ በተሸፈነ ሜዳ ላይ ከብዙ ሰዎች ጋር ቆመዋል። ሰዎች ከብቶቹን እየተመለከቱ ነው፤ የከብት ገበያ ወይም የከብት እርባታ ቦታ ይመስላል። የከብቶቹ ቁጥር ብዙ መሆኑን ፤ እነዚህ እንስሳት በምን ያህል ዋጋ ሊሸጡ ይችላሉ?

በቀላል ግራጫ ጀርባ ላይ፣ አራት የተለያዩ የ"ሚሪንዳ" መጠጦች በረድፍ ተደርድረው ብርቱካናማ እና ቢጫ ቀለም ያላቸው ናቸው። እነዚህ ሚሪንዳ መጠጦች በኢትዮጵያ ውስጥ በየትኛው ኩባንያ ነው የሚመረቱት?

ረዣዥም ነጭ የንፋስ ኃይል ማመንጫ ተርባይኖች በደረቅና ክፍት መሬት ላይ ተክለዋል። ተርባይኖቹ ሦስት ትላልቅ ነጭ ክንፎች ያሏቸው ሲሆን፣ ከሩቅ ተራሮች ይታያሉ። የመሬቱ ቀለም በዋነኛነት ቡናማና ቢጫ ሲሆን፣ ይህ የኃይል ማመንጫ የት ይገኛል?

ጠርሙሱ አረንጓዴ ክዳን አለው። በጠርሙሱ ላይ ያለው መለያ አረንጓዴ ዳራ ያለው ሲሆን፣ ከላይ በነጭ ቀለም "maaza" የሚል ስም በስዕል መልክ ተቀርጿል። በመለያው መሃል "MANGO" የሚል ቃል እና ሁለት ቢጫ-ብርቱካናማ የማንጎ ፍራፍሬዎች ሥዕል አለ።

በርካታ ህፃናት በጨለማ ክፍል ውስጥ አንድ ብርሃን ካለው አምፖል በታች ተሰብስበው የቤት ስራቸውን ይሰራሉ። መብራቱ ደብዛዛ ብርሃን ቢሰጥም፣ ልጆቹ መጽሐፎቻቸውን እያነበቡ ነው።

አንድ ሰው ጥቁር ጃኬት፣ ሰማያዊ ክራባትና ነጭ ሸሚዝ ለብሶ ወንበር ላይ ተቀምጧል። ግለሰቡ እጆቹን አጣምሮ በቡናማ ጠረጴዛ ላይ አስቀምጧል። ከኋላው ሰማያዊ ግድግዳ ላይ የእንግሊዝኛ ጽሑፍ ተዘርግቷል። ይህ ሰው ምን ዓይነት ስብሰባ ወይም ውይይት ላይ ሊሆን ይችላል?

ሦስት የትራፊክ ፖሊሶች (አንዷ ሴት) በመንገድ ዳር ቆመው አንዷ የፍጥነት መለኪያ መሣሪያ ይዛ ስትለካ ይታያል። ሁለቱ ወንዶች አንጸባራቂ ቬስት ለብሰዋል። ይህ የፍጥነት መለኪያ በኢትዮጵያ መንገዶች ላይ ያለውን የሞት አደጋ ለመቀነስ ምን ያህል ውጤታማ ይሆናል?

ረዣዥም የፓፒረስ ተክሎች በሐይቅ ዳርቻ ላይ በግንባር ቀደምትነት ቀርበዋል። ከበስተጀርባ በጀልባ ላይ የሚጓዙ ጥቂት ሰዎች ይታያሉ። የፓፒረስ ዕፅዋት በውኃው ላይ እንዴት ይራባሉ?

በአንድ ትልቅ የብረት ሳህን ውስጥ፣ ወርቃማ ቀለም ያላቸው ሦስት ማዕዘን ቅርጽ ያላቸው የበሰሉ ሳምቡሳዎች በክምር ይታያሉ። ሳምቡሳዎቹ በጥልቅ ዘይት የተጠበሱ ሲመስሉ፣ በጎን የሾርባ ማንኪያ አለ። ይህ ጣፋጭ መክሰስ በኢትዮጵያ ውስጥ ከየትኛው የተለመደ መጠጥ ጋር አብሮ ይቀርባል?

የሰውን እጆች በብረት የእጅ ካቴና ታስረው በቅርብ ርቀት ያሳያል። ሰውየው ጥቁር ልብስ ለብሷል እና ከበስተጀርባ የብረት ዘንጎች ያሉ ይመስላል። በእጁ ካቴና የታሰረው ሰው የፈፀመው ወንጀል ምን አይነት ነው?

በተጨናነቀ የገበያ ቦታ ላይ ሽንኩርትና ቲማቲም ሲሸጥ ያሳያል። ነጋዴዎች ገለባ ባርኔጣ (hats) ደፍተዋል። አንድ ወታደር መሳይ ሰውዬ በቀኝ በኩል ይታያል። ገበያው ኑሮን ለማሸነፍ ይረዳል?

የተፈላ ጥቁር ቡና በጽዋ፣ በውሃ ብርጭቆ ውስጥ ሚንት ቅጠል ያለበት መጠጥ እና ዕጣን ከሰል ላይ እያጨሰ ይታያል። ዳራ ላይ የኢትዮጵያ ባሕላዊ ጨርቆች፣ ምስሎች እና የባንዲራ ቀለሞች ያሏቸው ማስጌጫዎች አሉ። ይህ አይነት የቡና አቀራረብ ምን አይነት ባህላዊ ትርጉም አለው?

በገጠር ሜዳ ላይ የኢትዮጵያ ወጣቶች ነጭ ልብስ ለብሰው በሜዳማ አካባቢ ላይ ከበሮ እየመቱና እያጨበጨቡ ባህላዊ ጭፈራ እየጨፈሩ ነው። ከበስተጀርባ ጥቂት ዛፎች እና የተራራማ ገጽታ አለ። ይህ የዘፈንና የጭፈራ ቡድን የትኛው የኢትዮጵያ ባህላዊ ሙዚቃ ዓይነት ያቀርባል?

በቢጫ ቀለም በተቀባ የመኪና ማጠቢያ ቦታ ውስጥ አንድ ሰው ነጭ የመሬት ክሩዘር መኪናን በውሃ ቱቦ እየረጨ ያጥባል። ሰውየው ጥቁር ሰማያዊ ልብስ ለብሷል። መኪናው ቀይ መስመሮች ያሉት ሲሆን ደግሞ ቀይ መብራት አለው። መኪናው ምን ላይ ቆሟል?

በግንባር ቀደምትነት ትልልቅ አምስት ሊትር የሆኑ ሮዝ እና ነጭ ፈሳሽ ሳሙናዎች በሰማያዊ መክደኛ በፕላስቲክ ጀሪካን ውስጥ ቀርበዋል። ፈሳሽ ምርቶችና ቢጫ ሳሙናዎች በመደርደሪያው ላይ ተደርድረዋል። እነዚህ ምርቶች በአብዛኛው የሚያገለግሉት ለምንድን ነው?

በባዶ እግሯ የሄደች ሴት ራስዋ ላይ ቅርጫት የሳር ጭነት ተሸክማለች። ከበስተጀርባ በሳር የተሰሩ ክብ እና አራት ማዕዘን ጎጆዎች አሉ። አካባቢው ራቅ ያለ ገጠር ነው። የቅርጫቱ ይዘት ምን ዓይነት ሳር ሊሆን ይችላል?

ከፊት በኩል ነጭ እና ጥቁር ቀለም ያለው፣ ከፍ ያለ ጎማ እና ትላልቅ መቀመጫዎች ያለው የጎልፍ ጋሪ ያሳያል። ተሽከርካሪው በዛፎችና አረንጓዴ ተክሎች በበዙበት መንገድ ላይ ቆሟል፤ ይህ ቦታ የጎልፍ ሜዳ ወይም መናፈሻ ሊሆን ይችላል?

በሰማያዊ ዳራ የተከበበ የአዲስ አበባ ብዙኃን መገናኛ ኤጀንሲ አርማ ክብ ነው። አርማው በታችኛው ክፍል ላይ ነጭ የሕንፃ ቅርጽ፣ ከላይ በሰማያዊ ሰማይ በቢጫ ጸሐይና መብረቅ የተከበበ እስክርቢቶ ይዟል።

በርካታ እንጀራዎች በአንድ ነጭ ሰሀን ላይ ተከምረው አሉ። የእንጀራዎቹ ቀለም ፈካ ያለ ቡናማ ሲሆን፣ የላይኛው ክፍል ላይ ትንንሽ ቀዳዳዎች አሉት። የተደረደሩት እንጀራዎች ቁልል በግልጽ በቅርበት ቀርቧል። ይህ እንጀራ የተጋገረው ከምን ዓይነት የእህል ዓይነት ነው ብለው ያስባሉ?

የብርና ነጭ ቀለም ያላቸው ረጅም የቴስላ (Tesla) የኃይል መሙያ ማሽኖች፣ ሁለት ጥቁር እና አንድ ሰማያዊ መኪኖች ተሰክተው ኃይል እየሞሉ ይገኛሉ። እነዚህን መኪኖች ሙሉ በሙሉ ለመሙላት ምን ያህል ጊዜ ይወስዳል?

በሰፊ ጠረጴዛ ዙሪያ የተለያዩ ሱፍ የለበሱ ሰዎች ተቀምጠዋል። እነዚህ ሰዎች ሁሉም በፊታቸው ወረቀት እና እስክርቢቶ ይዘዋል። ምን አይነት ስብሰባ ወይም ዉይይት እየተካሄደ ነው?

አትሌት በቀይና በአረንጓዴ ቀለም ልብሶች ለብሶ በሰማያዊ ሰማይ ስር ከፍ ብሏል። በትሩን አጥብቆ ይዞ፣ ሰውነቱን በአግድም አድርጎ፣ ከታች ያለውን ቀይ መሰናክል ለመሻገር እየሞከረ ነው። ይህ አትሌቲክስ ጨዋታ በኢትዮጵያ ውስጥ የትኛው የስፖርት ውድድር ክፍል ነው?

በርካታ ሴቶችና ህጻናት መሬት ላይ ተቀምጠው ባህላዊ የቦርድ ጨዋታ እየተጫወቱ ነው። አንዲት እናት ልጇን አቅፋ እያጫወተች ሲሆን ሌሎቹም ዙሪያዋን ከበው በትኩረት ይከታተላሉ። የቤት ውጭ ቦታ መሆኑን ዛፎችና አጥር ያሳያሉ። የሚጫወቱት ጨዋታ ምን የሚባል የኢትዮጵያ ባህላዊ ጨዋታ ነው?

ምስሉ በብዛት የተከመሩ ብዙ ፍራፍሬዎችንና አትክልቶችን ያሳያል። ከሚታዩት መካከል ብርቱካን፣ ሙዝ፣ ፖም፣ አቮካዶ እና ሊሞን ይገኙበታል፤ ይህም የተትረፈረፈ ምርት ያመለክታል። እነዚህ ምርቶች የትኛው የገበያ አይነት ላይ ተቀምጠው ሊሆን እንደሚችል ይገምታሉ?

አረንጓዴ እና ጥቁር የኤሌክትሪክ ቁፋሮዎች በእንጨት ጠረጴዛ ላይ ተቀምጠዋል። ሁለቱም '18V Lithium' እና 'ONE+' የሚሉ ፅሁፎች አሏቸው። ብዙ ትናንሽ ብሎኖች በጠረጴዛው ላይ ተበትነዋል። ከበስተጀርባ የእንጨት ግድግዳ አለ። ቁፋሮዎቹ ለየትኛው ሥራ የተሠሩ ናቸው?

በአንድ ትልቅ ካርቶን ሣጥን ውስጥ ብዙ አረንጓዴ የቻይና ጎመን ጭንቅላቶች ተቀምጠዋል። አንዱ ጎመን በሰው እጅ ተይዟል። ጎመኑ ከላይ ጥቁር አረንጓዴ ሲሆን ወደ ግርጌው ነጭ ነው። ከጎመኖቹ አጠገብ ምን አይነት የተጣራ መከላከያ አለ?

መካከለኛ ዕድሜ ያለው የሚመስል ወታደር በደንብ በተሰፋ አረንጓዴ የደንብ ልብስ እና ክራባት ለብሶ ይታያል። ወታደሩ የደረጃ ባጅ ያለበት አረንጓዴ ኮፍያ (ቤሬት) በአንገቱ ላይ አድርጓል። ይህ ልብስ የየትኛው ሀገር የጦር ኃይል የደንብ ልብስ ሊሆን ይችላል?

አምስት የደረቅ ዘንባባ ቅጠሎች በክብ ቅርጽ በአንድ ላይ በማዋሃድ የኮከብ ቅርፅ ሰርተዋል። እያንዳንዱ ቅጠል ከማዕከላዊ ነጥብ ተዘርግቷል። እንደ ጌጣጌጥ ሆኖ ተሰርቷል። እነዚህ የደረቁ ቅጠሎች ለየትኛው ባህላዊ የአልባሳት ወይም የአበባ ማስዋቢያነት ያገለግላሉ?

በሰማያዊ መደብ ላይ የገንዘብ ሚኒስቴር የሚል ጽሁፍ በአማረኛ እና በኢንግሊዘኛ በወርቃማ ቀለም ጎልቶ ሰፍሯል። መሃሉ ላይም የተወሰኑ አግድም እና ሰያፍ የተሰመሩ ቀለማት አሉት። ጽሁፉ የሰፈረበት መደብ ምን አይነት ቅርጽ ያለው ነው?

ለዝግጅት በሮዝ፣ ወርቃማ እና ፈካ ያለ ሰማያዊ ፊኛዎች ያጌጠ ነው። ወርቃማ መጎናጸፊያ ባለው ጠረጴዛ ላይ ኬክ እና ሻማዎች አሉ። ማስዋቡ የሚያምር እና ደማቅ ነው። ይህ ዝግጅት ለልደት ቀን ተዘጋጅቷል?

ትልቅ የውሃ አካል ላይ ሁለት ሰዎች በጀተ ስኪ እየተንቀሳቀሱ። ሰዎቹ የደህንነት ማስጠንቀቂያ ጃኬት ለብሰዋል። ከበስተጀርባ ትናንሽ ጀልባዎች እና የተራራማ መሬት አለ። ጀተ ስኪ መንዳት የሚያስገኛቸው ጥቅሞች ምንድን ናቸው?

ሰዎች ተቀምጠው ውጪ በሚገኝ የመመገቢያ ስፍራ ናቸው። ጠረጴዛና ወንበሮች ከአረንጓዴ ተክሎች ጋር በረንዳ ላይ አሉ። በግንባታው ላይ 'ዶሚ ቶሚ ሬስቶራንት' የሚል ጽሁፍ በአማርኛና በሮማይስጥ ፊደል ተጽፏል። ይህ ምግብ ቤት ምን አይነት አገልግሎቶችን ይሰጣል?

አብዛኞቹ አረንጓዴ የላይኛው ክፍልና ነጭ ቀሚስ ለብሰዋል፤ በእጃቸዉ እያጨበጨቡ ወይም እየጨፈሩ ደስታቸውን ይገልጻሉ። ሴቶቹ እና ልጃገረዶቹ ሲያጨበጭቡ እና ሲጨፍሩ መታየታቸው ምን ዓይነት ዝግጅት ወይም በዓል እያከበሩ ሊሆን ይችላል?

የቀዶ ጥገና ልብስ፣ ሰማያዊ ኮፍያ እና ጭምብል ያደረገ ሐኪም ወይም ነርስ በአንድ ሆስፒታል ውስጥ ሕክምና ሲሰጥ በስተጀርባ የህክምና መሳሪያዎች እና የመድኃኒት ከረጢት ተንጠልጥሎ ይገኛል። ይህ ጤና ባለሙያ በተለይ በምን ዓይነት የሕክምና መስክ ሊሰራ ይችላል?

ምስሉ በአራት የተለያዩ ክፍሎች የተከፈለ ነው። በግራ በኩል፣ በፊት ላይ ብጉርና ጠባሳ የነበረበት ቆዳ፣ ከዚያም ያገገመ ፊት ይታያል። በቀኝ በኩል፣ የሆነ ዱቄት ተቀምጠዋል። ይህ የተፈጥሮ ንጥረ ነገር ቆዳን ለማከም ምን ያህል ውጤታማ ነው?

ወጣት ሴት የፊት ለፊት አለጭ የጎን ጠለፈ ፀጉር እና ትልቅ ኩርባ ያለው ጭራዋ በወርቃማ ጌጥ ያጌጠ ነው። ጉትቻ እና አንገቷ ላይ የወርቅ ጌጣጌጥ አድርጋለች። የፀጉር አሠራሯ የትኛውን ባህላዊ ቅጥ ያንጸባርቃል?

የኢትዮጵያና የዩናይትድ አረብ ኤሚሬትስ ባንዲራዎች ተጠላልፈው ሲውለበለቡ። ኢትዮጲያ አረንጓዴ፣ ቢጫና ቀይ ሲሆን ዩኤኢ ጥቁር፣ ቀይ፣ አረንጓዴና ነጭ ቀለማት አሉት። ሁለቱ ሀገሮች የተሻገሩ ባንዲራዎች በሁለትዮሽ ግንኙነትን ያመለክታሉ። እነዚህ ሁለት ሀገሮች ምን አይነት ግንኙነት አላቸው?

በመካከሉ ቡናማ ቀለም ያለው ወንዝ ሄዷል። ወንዙ በአረንጓዴ ዕፅዋት እና ዛፎች በተሸፈነ መሬት ውስጥ ይፈስሳል። በሩቅ ሰፊ ከተማ በሕንፃዎች ተገንብቷል። ሰማዩ በደመና የተሸፈነ ሲሆን ከላይ ከፍ ብሎ ያለ የአየር ላይ ቀረጻ ነው።

የዋሽንቱ ጫፍ ላይ ጥቁር ቀለም ያለው ክፍል ያለ ሲሆን፤ በሰውነቱ ላይ አምስት የጣት ቀዳዳዎች እና ከታች በኩል ደግሞ ሌላ ቀዳዳ ነው። ይህ ዋሽንት በኢትዮጵያ ውስጥ ምን አይነት ስም አለው?

ጥቁርና ነጭ ሥዕል ሲሆን፣ የሕፃን ራስ ጎን ለጎን ነው። የሕፃኑ ፀጉር በራሱ አናት ላይ ብቻ ተትቶ ወደ ላይ ተኩላፍቷል። ሕፃኑ አፉን ከፍቶ ትንሽ ወደ ፊት ይመለከታል። ከራሱ በላይ በግራ በኩል “ቁንጮ” የሚል የአማርኛ ፊደል አለ።

በመድረክ ላይ የባህል አልባሳትን የለበሱ ወንዶችና ሴቶች ዳንስ ሲያቀርቡ ይታያል:: ነጭ ልብስና ቀይ መታጠቂያ የለበሱት ወንዶች እና ነጭ አልባሳትና ሰማያዊ የአንገት ሀብል ያደረጉት ሴቶች በሰማያዊ ዳራ ፊት ለፊት ይንቀሳቀሳሉ ፡፡ ዳንሱ የየትኛውን የኢትዮጵያ ባህል ይወክላል?

የኮቤልኮ ቁፋሮ ማሽን ከድንጋይ ወይም ከጭቃ ክምር ፊት ለፊት በሚሠራበት ቦታ ላይ ነው። ክፍት የሚል ቀይ ጽሑፍ በመሀል አለ። ከታች ደግሞ ለበጋ ዕረፍት ከ 58 ሚሊዮን በላይ ብር ተከፈለ የሚል ጽሑፍ ተቀምጧል።

አስተማሪ በክፍል ውስጥ ሲያስተምሩ፤ በቢጫ ዩኒፎርም የለበሱ ተማሪዎች እጃቸውን አውጥተዋል። በክፍሉ ውስጥ ያለው የኢትዮጵያ ካርታ እና የዓለም አቀፍ ድርጅት አርማ በሀገሪቱ የትምህርት ሥርዓት ውስጥ ምን ዓይነት መልዕክት ሊያስተላልፍ ይችላል?

ቀይ ርዕስ ያለው "በእስክንድር" የተሰኘ መጽሐፍ ሽፋን ቀርቧል፡፡ ሽፋኑ ላይ ሁለት ወንዶች ጋዜጣ የመሰለ ዳራ ላይ ፊታቸው ደብዝዞ ታትሟል፡፡ አንዱ ወደ ፊት ሲመለከት፣ ሌላኛው ደግሞ ከኋላው በግማሽ ተደብቋል፡፡

ምንኛ የሚያምር ጊዜ! ስፍር ቁጥር የሌላቸው ተመራቂ ተማሪዎች በትልቅ ስታዲየም የመመረቂያ ካባና ኮፍያ ለብሰው ተሰብስበዋል። አዳራሹ ሞልቶ በደስታና በጭብጨባ የተሞላ ይመስላል። እነዚህ ተመራቂዎች ከየትኛው ከፍተኛ ትምህርት ተቋም ናቸው?

ወንዶችና ሴቶች ልጆች ክብ ሰርተው እጅ ለእጅ ተያይዘው በተለያዩ ደማቅ ልብሶች እና ጫማዎች የጨዋታ ጊዜ የሚያሳዩበት ክፍት ቦታ ነው። በክበቡ ውስጥ የምትገኘው ሴት በትክክል ምን አይነት ሚና ነው እየተጫወተች ያለው?

ልጃገረዷ ጥቁር ፀጉር ከላይ በሽሩባ ተጠቅልሎ በክር የታሰረ አላት። በፊት በኩል ደግሞ ሽክርክሪት ቅርፅ ያለው የተጠላለፈ ሽሩባ ወደታች ወርዶ ከታች ባለ ዶቃዎች ያጌጠ ነው። የፀጉር አሰራሩ ምን አይነት ባህላዊ ትርጉም አለው?

ይህ ምስል ወጣት ኢትዮጵያዊ በግል የሰራውን ትንሽ አውሮፕላን አጠገብ ቆሞ ፈገግ ሲል ያሳያል። አውሮፕላኑ ነጭ ሲሆን የኢትዮጵያ አየር ያለው EW-13 የሚል መለያ አለው። ይህ በግል የተሰራ ትንሽ አውሮፕላን የበረራ ፍቃድ አግኝቶ ወደ አየር ለመውጣት ይችላልን?

ገበሬው መሬት ላይ ከተንጣለለው ቲማቲም መካከል፣ በስሱ የቀዩ ቲማቲም ፍሬ እየለቀመ ወደ ቅርጫቱ ያስገባል። ይህ ገበሬ በአንድ ቀን ምን ያህል ቲማቲም ሊለቅም ይችላል?

ሰውየው ቀለል ያለ ሰማያዊ ጃኬት ለብሶ፣ ቀዘፋዎችን ከጎኑ አስቀምጧል። ጀልባዋ ከእንጨት የተሠራች ስትመስል፣ ጀልባዋ እና ሰውየው በውኃው ላይ ይንፀባረቃሉ። ይህ ዓሣ አጥማጅ በዋናነት ምን ዓይነት ዓሣ ነው የሚያጠምደው?

አነስተኛ ቀይ ቡናማ ቀለም ያለው የዱር እንስሳ በደረቅና አረንጓዴ ሣሮች መካከል ይንቀሳቀሳል። እንስሳው ከበስተጀርባ ባለው ድንጋያማ ቁልቁለት ላይ ይቆማል። የዱር አራዊት ጥበቃ ለምን ያስፈልጋል?

አምስት ሴቶች ባህላዊ የኢትዮጵያ ልብሶችን ለብሰዋል። ነጭ የጥጥ ጋቢያቸው በቀለም ያሸበረቀ ጥልፍ አለው። ሴቶቹ ረጅም ጥቁር ፀጉር እና ቅጥ ያጣ የሽሩባ አሰራር አላቸው። ይህ ቡድን በሕዝብ ስብሰባ ላይ በመሳተፍ ደስታ ይለዋወጣል።

አራት ወጣት ሴቶች ጥልፍ ያለው ነጭ የሐበሻ ቀሚስና ደማቅ የትግራይ ባህላዊ ሻሽ ለብሰዋል። የፀጉር አበጣጠራቸውና ጌጣጌጦቻቸው ውበታቸውን ጨምረዋል። ከበስተጀርባ ሰዎች ይታያሉ። እነዚህ ሴቶች የትኛውን ክልል ይወክላሉ?

ብዙ መደርደሪያዎች የቸኮሌት ባር ምርቶች ተሞልተዋል። እያንዳንዱ አይነት የራሱ ቦታ ላይ ተደርድሯል። እነዚህ ምርቶች የሱቅ መደርደሪያ ላይ እንደሆኑ እንዴት ይታወቃል? የሚታዩት ዋጋዎች የትኛውን ምንዛሪ ያመለክታሉ?

ተንጣሎ የሚታይ ሸለቆና ገደል አለ። ከታች ትልቅ ወንዝ ይፈሳል። ከላይ ወጣ ገባ በሆነ ቦታ በገደሉ ላይ የሚያልፍ ትልቅ ድልድይ ተገንብቷል። ድልድዩ ከሸለቆው ወዲያና ወዲህ ያለውን መንገድ ያገናኛል። ተፈጥሮው ደረቅ ነው። ይህ ድልድይ በኢትዮጵያ ውስጥ የት ቦታ ነው የሚገኘው?

ባህላዊ የጨርቅ ልብስ የለበሰች አንዲት ሴት በፀሐይ በተመታ እርሻ ውስጥ ትታያለች። ሴትየዋ ጎንበስ ብላ፣ አረንጓዴ ተክሎች ባሉበት ደረቅ መሬት ላይ በእርሻ መሣሪያ እየሠራች ነው። ከሴትየዋ የለበሰችው ሸሚዝ የተቀደደ ነው። በዚህ ሰዓት የአየር ሁኔታው ምን ይመስላል?

ነጭ የጎልፍ ጫማዎች ከቡናማ ቆዳ ማስጌጫዎች ጋር በአረንጓዴ የሣር ወለል ላይ ተቀምጠዋል። ከጫማዎቹ በላይ ነጭ ጓንትና አንድ የጎልፍ ኳስ በቴ ላይ አለ። ትክክለኛ የጎልፍ ጫማዎች በጨዋታው ወቅት ምን ጠቀሜታ አላቸው?

የተለያዩ ቀለማት ያላቸው ጫማዎች በተዘረጋው መደርደሪያ ውስጥ በሥርዓት ተቀምጠዋል፤ ቦርሳ እና ቁልፎች በመቀመጫው ላይ ተቀምጠዋል። ማስቀመጫው የቤቱን አደረጃጀትና ውበት ያሻሽላል። ይህ የቤት እቃ በየትኛው የቤቱ ክፍል ቢቀመጥ የበለጠ ጠቃሚ ይሆናል?

በርካታ ወጣት ሴቶች በድንጋይ ግድግዳ መካከል ቆመው በደስታ እየተጫወቱ ነው። ሁሉም ነጭ ባህላዊ የኢትዮጵያ ልብስ ለብሰዋል። ሴቶቹ እጅ ለእጅ እየጨበጡና እያጨበጨቡ ነው። ሥዕሉ ጥቁር እና ነጭ ነው። እነዚህ ሴቶች በምን ዓይነት የባህል ሥነ ሥርዓት ውስጥ ነው ያሉት?

ዘመናዊ የኢትዮጵያ መኖሪያ ቤት ነው። ቤቱ ነጭ ቀለም የተቀባ ሲሆን፣ ትላልቅ ክብ ምሰሶዎችና ጥቁር መስኮቶች አሉት። ወደ በር የሚወስደው ደረጃ ከእብነ በረድ ድንጋይ የተሠራ ነው። ይህም በከተሞች አካባቢ የሚገኝ ምቾትና ዘመናዊነት ያለው የቅንጦት ግንባታ ነው።

አንድ ሰው ነጭ ቲሸርት ለብሶ እና ቀይና ነጭ ባለ ቼክማስክ የራስ መጎናጸፊያ አንገቱ ላይ አድርጎ ባህላዊ በሆነ የእጅ ሽመና ማሽን ላይ እየሰራ ነው። ይህ የሽመና ዘዴ በተለምዶ በየትኛው ሀገር ይታወቃል?

ከነጭ ሴራሚክ የተሰሩ የቡና ስኒዎችና ሳህኖቻቸው በአበባል ተቀምጠዋል። ስድስት ስኒዎች፣ ጀበና የሚመስል ማሰሮ፣ የወተት ማፍሰሻና የስኳር ማስቀመጫ በብዛት አሉ። እቃዎቹ በባህላዊ የስዕል ቅብ ያጌጡ ናቸው። በአማራ ክልል የተለያዩ አካባቢዎች የቡና አቀራረብና መጠጫ ሥርዓት ምን ይመስላል?

የሕክምና ተቋሙ ቪዥን ክሊኒክ እና ዳያግኖስቲክ ማእከል ይባላል። ተቋሙ አጠቃላይ ሕክምና፣ የኤች አይ ቪ የምክር አገልግሎት፣ ቀለል ያለ ቀዶ ጥገና፣ ዘመናዊ የላብራቶሪ እና የሕክምና ምርመራ አገልግሎቶች ይሰጣል። ባነሩ 24 ሰዓትና 7 ቀን ክፍት መሆኑን ነው።

አንዲት ቀላ ያለ እጅ ያላት ሴት በሁለት ጣቷ የሚያብረቀርቅ ፈርጥ ያለው የጆሮ ጌጥ ይዛለች። ፈርጡም በአበባ ዲዛይን የተሰራ ተጎታች ማራዘሚያም ያለው ነው። እንደዚህ አይነት የጆሮ ጌጦች ምን ያክል ብር ያወጣሉ?

ጥቁር ጭንቅላትና ቡኒ አካል ያለው የሜይና ወፍ ቢጫ ምንቃርና እግር አለው። ወፉ ደብዛዛ አረንጓዴ የኋላ ዳራ ባለበት ደረቅ የእንጨት ምሰሶ ላይ ተቀምጧል።

እጅግ ብዙ ሕዝብ በአረንጓዴ ፓርክ ውስጥ ለሃይማኖታዊ በዓል ተሰብስቧል። ብዙዎቹ ነጭ ልብስ ለብሰዋል። ረዣዥም የዘንባባ ዛፎችና ሌሎች አረንጓዴ ተክሎች በዙሪያው ይገኛሉ። በመካከሉ የባህል ጃንጥላዎችና የአከባበር መድረክ ነው።

ጥቁር ፊደል በሰማያዊ ዳራ ላይ 'የኢትዮጵያ ኤሌክትሪክ አገልግሎት' የሚል የአማርኛና የእንግሊዝኛ አርማ ይታያል። አርማው የኤሌክትሪክን ሃይል የሚያሳይ አረንጓዴ የብርሃን ወጪ ምስል ያሳያል። ይህ የመሰለ ድርጅት በኢትዮጵያ ውስጥ ምን ያህል ቤተሰቦችን በኤሌክትሪክ ያገለግላል?

በምስሉ ላይ ብዙ አረንጓዴ የሆኑ አትክልቶችና ቅጠላ ቅጠሎች በገበያ ላይ ለሽያጭ ቀርበዋል። የቅጠሎቹ አብዛኛው በጆንያ ላይ ተዘርግፎ የሚታይ ሲሆን፣ የጎንዮሽ በገመድ ታስረው ተቀምጠዋል።

አንዲት ሴት የኢትዮጵያ ባህላዊ ነጭ ቀሚስ ለብሳለች። ልብሱ በጥቁር ጥልፍ ያጌጠ ሲሆን ከፊት በኩል ጥቁርና ነጭ ሰፊ ቦርደር አለው። ጥቁር ፀጉሯ በትከሻዋ ላይ ወርዷል። በድንጋይ ግድግዳና ቀለል ያለ ሰማያዊ ባክግራውንድ ፊት ለፊት ቆማለች።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚታወቁ የጋብቻ ስነስርዓቶች የቁርባን እና የተክሊል ጋብቻ ናቸው። በተክሊል ጋብቻ ለመፈፀም ምን ምን ማሟላት ያስፈልጋል?

ምንኛ ያምራል! በምስሉ ላይ አንድ ትልቅ ሰው ቢጫና ወርቃማ የቅዱስ ልብስ ለብሰው በእጃቸው የእንጨት ችቦ ይዘዋል። በጎናቸው ደግሞ ሌሎች ሰዎች ነጭና ጥቁር ልብስ ለብሰዋል። ይህ የሃይማኖታዊ ሥነ-ሥርዓት ምን ዓይነት በዓል ሊሆን ይችላል?

ቢጫ ቀለም ባለው ግድግዳ ፊት ለፊት የቆመች በደስታ ፈገግታ ያላት ሴት ያሳያል። ሴቲቱ ህፃን ልጇን በነጭ ጨርቅ ጀርባዋ ላይ አዝላ ነው፤ ይህ የእናትነት ፍቅርን እና ደስታን አይገልጽም?

ድንግል ማርያም በአሥራ ሁለቱ ሐዋርያት ተከባ በመሃል ላይ ተቀምጣለች። እርግብ በላያቸው ታበራለች እና ከእያንዳንዱ ጭንቅላት በላይ ነበልባል ይታያል። ድንግል ማርያምም ከፍ ባለ ዙፋን ላይ ተቀምጣለች።

ትልቅ ደን ያለበት ተራራ ሰማይ እና ደመናዎች በታች የተገኘው የጥቁር መሬት እርሻ ቦታ ጎልቶ ይታያል። በአረንጓዴው ኮረብታ ግርጌ አንድ ትንሽ የእንጨት ጎጆ አለ። ይህ ሰፋ ያለ እርሻ ምናልባት ለምን ጥቅም ላይ ይውላል?

ትልቅ እና ግልጽ የሆነ ሹት ብርጭቆ ንጹህ መጠጥ ሲይዝ፣ አረንጓዴ ቅጠላቅጠል ደግሞ በውስጡ ይገኛል። መጠጡ በቡኒ የእንጨት ጠረጴዛ ላይ የተቀመጠ ሲሆን፣ ከበስተጀርባ ሌላ ብርጭቆ በፎከስ ውጪ ይታያል። ይህ መጠጥ መደበኛ ውሃ ወይስ አልኮሆል ያልሆነ ባህላዊ መጠጥ ሊሆን ይችላል?

ጥቁር ልብስ የለበሱ ሁለት ሰዎች ጠረጴዛ ላይ ተቀምጠዋል። መነጽር ያደረጉት ወንድና ሴት ግራጫማ ጸጉር ያላት ሴት "ኢትዮጵያ" ተብሎ በተጻፈበት ሰሌዳ ላይ አትኩረው ይመለከታሉ። ሴትየዋ ቢጫና ብርቱካናማ ሻርፕ አድርጋለች። ሳህለወርቅ ዘውዴ ትባላለች።

ወጣቷ ሴት በጥሩ ሁኔታ የተሰራና የተከፋፈለ ረዥም ጥቁር ሹሩባ (ቦክስ ብሬድ) አላት። ይህ የፀጉር አሠራር በተፈጥሮ ፀጉር ላይ ከሚኖረው የተለመደ ጠቀሜታ ውጪ ምን ዓይነት የፋሽን ሚና አለው?

የኢትዮጵያ ባንዲራ በግንባሩ ላይ የተንጠለጠለበት ቤተ ክርስቲያን ፊት ለፊት በሺዎች የሚቆጠሩ ሰዎች ነጭ ልብስ ለብሰው ሻማ አብርተው ተቀምጠዋል። ሕንፃው እና የሰዎች ስብስብ ሰፊ ቦታ ይይዛሉ። ይህ ምን ዓይነት ሃይማኖታዊ በዓል ነው? የቤተክርስቲያኑ ስም ማን ነው?

የአይጥ ዝርያ የሆነ ትንሽ እንስሳ ነጭ ዳራ ላይ በቅርብ ተነስቷል። እንስሳው ቡናማ ፀጉር፣ ትልልቅ ጆሮዎች እና ጥቁር አይኖች አሉት፤ ሁለት እጆቹን ደግሞ አፉ ላይ ይዞ ይታያል። አይጡ በቤቶች ውስጥ የሚኖረው ለምንድነው?

በድንጋይ አጥር ላይ በተሰቀለ ትልቅ ሰሌዳ ላይ "የኢትዮጵያ ስታቲስቲክስ አገልግሎት ሐረር ቅርንጫፍ" የሚል ጽሑፍ አለ። ጽሑፉ በአማርኛና በእንግሊዝኛ በሰማያዊ እና ነጭ ቀለም ተጽፏል። በሰሌዳው ላይ የስልክ፣ የፋክስ እና የፖስታ ቁጥሮች አይታችኋል?

ብዙ ወጣት ወንዶች በክብ ተቀምጠው ባህላዊ ልብስ ለብሰው እያጨበጨቡ ነው። መሃል ላይ እንጨቶች ተቆልለው ይገኛሉ። በስተጀርባ ሌሎች ሰዎች ቆመው ወይም ተቀምጠው ይታያሉ፤ ከቆርቆሮ ጣሪያ ያለው ቤትም አለ። ጥያቄዎች: ወንዶቹ ምን ዓይነት ልብስ ለብሰዋል?

የሁለት ምስሎች ጥምረት ሲሆን፣ በላይኛው ክፍል ፈገግ ያለች ሴት የሎሚ ቁራጭ በዓይኗ ላይ ይዛ ይታያል። በታችኛው ክፍል ደግሞ የእንቁላል አስኳልና ቅርፊት በሳህኖች ላይ ይታያል። ይህ ጥምረት ለምን ዓይነት የውበት ወይም የቆዳ ማስክ አሰራር መመሪያ ሊሰጥ ይችላል?

ርዝመቱ ሰፊ የሆነ ነጭ ኬብል ላይ የተንጠለጠለ ዘመናዊ ድልድይ ሰፋ ያለ ወንዝ ላይ ተዘርግቷል። ድልድዩ በርካታ ባለ ከፍተኛ ምሰሶዎች አሉት። በዙሪያው አረንጓዴ የደን እና የከተማ ስፍራዎች ይገኛሉ። በድልድዩ ላይ ስንት የትራፊክ መስመሮች አሉ?

አንዳንድ ግለሰቦች የፀሐይ መነጽር ያደረጉ ሲሆን፣ ከፊሎቹ ደግሞ ወደ ፊት ቀጥ ብለው ያዩ ሲሆን፣ ከበስተጀርባ ሰማያዊና ደመናማ ሰማይ ይገኛል። እነዚህ ሰዎች በሜዳ ላይ ተሰብስበው የሚታዩት፣ ለምን አይነት የልማት ፕሮጀክት ወይም የመስክ ሥራ ጉብኝት ሊሆን ይችላል?

በሥርዓት በተዘጋጀ አዳራሽ ውስጥ ሰፊ መቀመጫዎች በታዳሚ ሞልተዋል። መድረኩ በውብ ብርሃን ያጌጠ ሲሆን፤ በዋነኝነት የሴቶች ስብስብ ይከታተላል። በክብር የተቀመጡ የፓናል ተወያዮች ጠቃሚ ጉዳዮችን ያቀርባሉ።

ጥቁርና ነጭ በሆነ በዚህ ፎቶ ላይ አንድ አዋቂ ሰው ከጎኑ ከቆመች ትንሽ ልጅ ጋር ተቃርበው ቀርበዋል። ሰውየው በእጁ ከላይ ጠላ ይዞ ወደ ፊት ቀርቧል

ግልጽ በሆነ ዳራ ላይ የሚገኝ ዲኦድራንት ሮል-ኦን ነው። ምርቱ በዋናነት ሰማያዊ ሽፋን ያለው ሲሆን ለ48 ሰዓታት ጥበቃ እና 0% አልኮል መያዙን በመግለጽ የቆዳ መቆጣትን እንደሚከላከል አይጠቁም?

ሰማያዊ እና ነጭ ቀለም ያለው ትንሽ ጀልባ ከመርከብ ማቆሚያ ጋር ተቆራኝቶ በሐይቅ ውሃ ላይ አርፏል። ከጀልባው በስተጀርባ በዘመናዊ መልኩ የተገነባ ሆቴል እና በአበቦች ያጌጠ ስፍራ አለ። በቀዳማይ ቦታ ላይ ቀይና ቢጫ አበባዎች በደማቅ ሁኔታ አብበዋል።

ከልክ በላይ ከፍ ያሉ ትላልቅ ጥቁር ቦክስ ጉንጉኖች ከኋላ ተደርገዋል። ጥፍሩ በካሬ መልክ በግልጽ ተከፋፍሏል፤ ጫፎቹ ቡናማ ዶቃዎች ተደርጎላቸዋል። ልጅቷ የሐምራዊ ቀለም ያለው ሹራብ ለብሳለች። የቦክስ ጉንጉኑ ቅርፅና አሰራር ምን መልዕክት ያስተላልፋል?

እያንዳንዱ እስክሪብቶ በላዩ ላይ "ADD Young Artist CALLIGRAPHY BRUSH PEN" የሚል ጽሑፍ የያዘ ሲሆን፣ ጫፎቻቸውም በተለያየ ቀለም ያበቃሉ። እነዚህ እስክሪብቶዎች "CALLIGRAPHY" የሚል ጽሑፍ መያዛቸው በዋነኛነት ለምን ዓላማ እንዲውሉ ያደርጋቸዋል?

አንዲት ወጣት ሴት የድምፅ መስጫ ሣጥኖችን በያዘው ሜዳ ላይ ቆማ ስታስተካክል ትመለከታለች። በግራጫ ሆዲ የለበሰችው ሴት ሣጥኖቹን ስትቆጣጠር ሌሎች ሣጥኖች ከጎኗ ተከምረዋል። ይህ የምርጫ ሂደት ከግልጽነትና ከታማኝነት አንፃር ምን ያህል ይጠበቃል?

ሰዎች ከትልቅ መኪና ላይ የእርዳታ ዕቃዎችን የያዙ ከረጢቶችን ያወርዳሉ። በውስጡ ባለው ትንሽ መስኮት ደግሞ አንዲት ሴት የዜና ዘገባ እያቀረበች ነው። የእርዳታ ማድረስ በገጠሩ አካባቢ እየተካሄደ ነው። እነዚህ ሰዎች እያወረዱት ያለው እርዳታ ምን አይነት ይዘት ሊኖረው ይችላል?

አንድ ፋሽን ሞዴል በ catwalk ላይ ቆማለች። ቢጫ የጡት ማስያዣ (bandeau top)፣ ነጭ ቀሚስ፣ የፀሐይ መነጽር፣ ትልቅ የአንገት ሐብልና በቀለማት ያሸበረቀ ቦርሳ ለብሳለች። የቀረበው የፋሽን ትርዒት ምን ዓይነት ልብስ ያሳያል?

አንድ ወንድ አንበሳ በሳር ሜዳ ላይ ተኝቷል። ሰውነቱ ቡናማ ቀለም ሲሆን አንገቱና ትከሻው ላይ ወርቃማ ፀጉር አለው። ወደ ግራ በኩል እየተመለከተ ነው። ከበስተጀርባ ጥቅጥቅ ያሉ ቁጥቋጦዎችና አረንጓዴ ተክሎች አሉ።

ሰውዬው ራሰ በራ ሲሆን፣ በራስ መተማመን የሚመስል አቀራረብ ያለው ሲሆን፣ በስተጀርባውም በብርሃን የተሸፈነ ግድግዳና ነጭ መጋረጃዎች ይገኛሉ። ሰው ማይክራፎን ይዞ መድረክ ላይ ንግግር የሚያደርገው፣ በምን አይነት የሙያ ዘርፍ ወይም የስራ ቦታ ላይ ተሰማርቶ ሊሆን ይችላል?

በትራፊክ የተጨናነቀ መንገድ ዳርቻ ላይ የኢትዮ ቴሌኮም የማስታወቂያ ቢልቦርድ ቆሟል። ቢልቦርዱ የድርጅቱን ሞባይል አፕሊኬሽን የሚያስተዋውቅ ሲሆን "ምንም ሳይከፍሉ ይጠቀሙ" የሚል መልዕክት አለው። ከታች የአፕ ስቶር እና የጉግል ፕሌይ አርማዎች አሉ። ይህ ሞባይል አፕሊኬሽን ለደንበኞች ምን ዓይነት አገልግሎቶችን ይሰጣል?

ረጃጅም ብረት ነክ ስካፎልዲንግ (መሰላል) ላይ ሁለት ሰራተኞች ደማቅ አረንጓዴ የደህንነት ቬስት ለብሰው በከፍታ ቦታ ላይ በግንባታ ስራ ላይ ተሰማርተዋል። በበሩ ላይ የተሳሉት ሥዕሎች ይህ ሱቅ በዋነኝነት ምን ዓይነት አገልግሎት እንደሚሰጥ ሊያመለክቱ ይችላሉ?

መጽሐፉ "በሕይወት ወንዝ"በሚል ርዕስ ከላይ በቀይ ፊደላት ተጽፏል። ከርዕሱ በታች "የበረከት መንግሥቱ" የሚል የጸሐፊ ስም አለ። የሽፋኑ መካከለኛ ክፍል ላይ በጥቁር እና ነጭ የጋዜጣ ጽሑፍ የደመቀ፣ የሁለት ሰዎች ጥንድ ፊት አለ። በረከት መንግሥቱ ሌላ ምን የታወቁ መጻሕፍትን ጽፏል?

ውስጡ ሰፋፊ አዳራሽ፣ ከፍተኛ ጣሪያና ብዙ ብርሃን አለው። ቢጫና ሰማያዊ ትላልቅ ምሰሶዎች ላይ "ስታርተፕ" የሚል ቃል ተጽፎ። ግድግዳው ላይ የአረንጓዴ ተክሎች ምስል ተለጥፎ። ክፍሉ ለዘመናዊ የሥራ ቦታ የተዘጋጀ ነው። የመሰብሰቢያ ቦታ ለምን አይነት ስራዎች ያገለግላል?

ይህ የማስዋቢያ ሥራ በብዙ አበባዎች እና በጥልፍ የተሠራ መሰንቆ በሚመስል የመቀመጫ ጀርባ ላይ ያተኩራል። መሰንቆው በባህላዊ የሽመና ሳህኖችና ነጭ መጋረጃ ያጌጠ ነው። ይህ ዝግጅት ለየትኛው የባህል በዓል ወይም የጋብቻ ሥነ ሥርዓት ሊሆን ይችላል?

ጥያቄ፡ በእንጨት መደርደሪያዎች ላይ በደንብ የተደረደሩ የተለያዩ የሸቀጣሸቀጥ እቃዎች ለሽያጭ ቀርበዋል፤ ይህም ጥራጥሬዎች፣ የታሸጉ ምግቦች፣ የፈሳሽ ሳሙናዎች እና የታሸገ ፓስታ ያካትታል። ቢጫ፣ ቀይ እና ነጭ ቀለሞች አሉ። ይህ የገበያ መደብር ወይም ትንሽ ሱቅ ይመስላል?

በዓል ወይም ሰልፍ ያሳያል። ወጣቶች ነጭና የባንዲራ ቀለሞች ልብስ ለብሰው መሰንቆ የሚመስል መሣሪያ ይነፋሉ። ሰዎች በከተማ መንገድ ላይ እየተጓዙ ነው። ይህ በዓል ምንን ያከብራል?

ቀይ እና ጥቁር ላስቲክ እጀታ ያላቸው ሁለትየተለያዩ አይነት ዊንች ማዞሪያዎች (ስክሩድራይቨር) ቀርበዋል። አንደኛው ጠፍጣፋ ጫፍ ያለው ሲሆን ሌላኛው ደግሞ መስቀልቅርፅ ያለውጫፍ (ፊሊፕስ) አለው። ጠፍጣፋ እና መስቀል ቅርፅ ያላቸው ዊንች ማዞሪያዎች ለተለያዩ ስራዎች አስፈላጊ የሆኑት ለምንድን ነው?

ሰመራ ዩኒቨርሲቲ" የሚለው ጽሑፍ በአማርኛ ሲጻፍ፣ በክብ ጠርዝ ላይ በግራ እና በቀኝ የቢጫ እና አረንጓዴ ቀለም ባንዲራ የሚመስሉ ምልክቶች ኮከብ አላቸው። ይህ አርማ የዩኒቨርሲቲውን ትምህርት፣ ጥበቃ እና ልማት ማሳየት ይፈልጋልን?

ብዙ የጂኦሜትሪ መሳሪያዎች አሉ። እነዚህም ኮምፓስ፣ ፕሮትራክተር፣ ገዢዎችና ስኩዌር መሣሪያዎችን ይጨምራሉ። ሁሉም የትምህርት ቤት ወይም የቴክኒክ ስዕል አገልግሎት ላይ የሚውሉ ናቸው። እንደዚህ ያለ የጂኦሜትሪ ስብስብ ለየትኛው የስራ መስክ አስፈላጊ ነው?

ካህናት እና ዲያቆናት መስቀል ያለበት በገና መሰል የሙዚቃ መሣሪያዎችን ይዘው በበዓል ሥነ ሥርዓት ላይ ናቸው። ነጭ የለበሱት ሰዎች ከኋላቸው በወርቃማ ጥልፍ ያጌጠ ሰማያዊ ልብስ የደረበ ሰው ይገኛል። የሚካሄደው የሃይማኖት በዓል የትኛው ሊሆን ይችላል?

ክብ የሰፈሩ የአማርኛና የእንግሊዝኛ ቃላት "አያት አክሲዮን ማህበር" የሚል የድርጅቱን ስም ይገልጻሉ። አርማው የአገር በቀል ጥበብ እና ዘመናዊ ንግድን ያቀላቅላል፤ ይህ ማህበር በግንባታ ዘርፍ ምን ያህል አስተዋጽኦ አድርጓል?

ጠፍጣፋና ቀይ አፈር ያለው የገጠር ስፍራ ነው። ከስሩ በድንጋይ የተገነቡ ሁለት ትናንሽ ግንባታዎች አሉ። ከላይ በኩል መሬቱ አድማሱን እስከሚሸፍን ድረስ ይረዝማል። ከኋላ በኩል ሰማያዊው ሰማይ በንጽህና አሉ።

ረጅም እና ወፍራም አካል ያለው፣ ተሳቢ እንስሳ በአሸዋማ መሬት ላይ ተኝቷል። የቆዳው ገጽታ ቅርፊት ያለው ሲሆን፣ ቀለሙ በአብዛኛው ቡናማና ግራጫ ቅልቅል ነው ።ይሄ እንስሳ ስሙ ማነው?

ረዥም የጭነት ባቡር የኢትዮጵያ ባቡር መስመር ላይ ቆሞ። ባቡሩ ቀይ፣ አረንጓዴና ነጭ ሲሆን፣ በጎን 'ኢትዮጵያን ሬል' የሚል ጽሑፍ አለው። መስመሮቹና የኤሌክትሪክ ሽቦዎች ከላይ አሉ። ባቡሩ ምን አይነት ጭነት ያጓጉዛል?

አንዲት ወጣት ሴት ፊት በግልጽ ቀርቧል። የተጠመጠመና ጥቁር ፀጉር አላት፣ በግንባርዋ ጥልፍልፍ አላት። በብርቱካናማ ሊፕስቲክና አይኗን በደንብ በመኳኳሏ ምክንያት ፈገግታዋ ያበራል። የተጠመጠመ ፀጉር በዚህ ስታይል መሠራት ምን መልእክት ያስተላልፋል?

የጥቁር ጸጉር ያላት ወጣት ሴት የኢትዮጵያን ባህላዊ ልብስ ለብሳ በሰዎች መካከል በቦታው ትጓዛለች። የለበሰችው ነጭ ቀሚስ በትከሻ፣ እጅጌ እና ቀሚስ ላይ ቀለም ያዘሉ የሽመና ንድፎች አሉት። ሴትየዋ የለበሰችው የባህል ልብስ የትኛውን የኢትዮጵያ ክልል ይወክላል?

ባሕላዊ ነጭ ልብስ የለበሰ፣ በራሱ ላይ ነጭ ጥምጣም የጠመጠመ ሽማግሌ ሰው ይታያል። ጥምጣሙ የፊት ለፊቱ በሦስት ደረጃዎች ተጠምጥሟል። ረዥም ፂም ያለው ሲሆን፣ በጥንቃቄ ወደ ፊት እየተመለከተ ነው። የለበሰው ልብስ ምንን ምይገልጻል?

በአንድ መድረክ ላይ ባህላዊ ልብስ የለበሱ ወጣት ወንዶችና ሴቶች እየጨፈሩ ነው። ሁሉም ነጭ ልብስ ለብሰዋል። ከበስተጀርባ ሰማያዊ መጋረጃ ላይ ጥቁር ፊደላት ተጽፈዋል። ሌሎች ሰዎች ከበስተጀርባ በተቀመጠው ከበሮ ይመቱ የነበር ይመስላልን?

የመግቢያው ክፍል በቡናማ ጡብ እና በብርቱካናማ ብርሃን ባለው የእንጨት ፓነሎች ያጌጠ ሱቅ አለ። ከመስታወት መስኮቶች ውስጥ ሩ የዳቦና የፓስታ ምርቶች ይታያሉ። ይህ እንጀራ ቤት ከእንጀራ በተጨማሪ ምን ዓይነት የፓስታ ምርቶች ሊያመርት ይችላል ብለው ያስባሉ?

ረዥም የሚንቀሳቀስ መሰላል በዘመናዊ የሕንፃ ውስጥ ክፍል ተተክሏል። ሦስት ተከታታይ መሰላሎች ወደ ላይ ይወጣሉ። ትላልቅ የመስታወት መስኮቶች ዙሪያውን ከበውታል። ሕንፃው ሰፊና ክፍት የሆነ የሕዝብ መውረጃና መውጫ አዳራሽ አለው።

ትልቅና ለምለም የስንዴ እርሻ ፊት ለፊት ሰፊ አረንጓዴ ነው። አጨዳው ሊደርስ ደርሷል። በምስሉ ግርጌ የቴሌቪዥን የዜና ግራፊክስ እና በዜና ማሰራጫ የተዘጋጀ ጽሑፍ አሉ። በኢትዮጵያ ስንዴ በዋነኝነት የሚለማው በየትኛው ክልል ነው?

በነጭ ከለር ላይ የብረት ጥፍር መቁረጫ ብቻውን ቀርቧል። መሣሪያው ለግል ንፅህና የሚያገለግል ሲሆን ከፍ ያለ የመቁረጥ ክንድ አለው። እቃው ሲልቨር ከለር አለው፤ በጎን ያለው ክንፍ ደግሞ ጥፍር ለመቁረጥ ያመቻል። ቅርጹ ለስላሳና ንፁህ ነው።

ቀይ የባሬት ኮፍያ የደፉ የደንብ ልብስ ለባሽ ወታደሮች ነጭ ፒክአፕ መኪና ውስጥ ተቀምጠዋል። ወታደሮቹ ጠመንጃ ይዘው ወደ ፊት ሲመለከቱ፣ ከኋላ ጥቅጥቅ ያለ ህዝብ እና የኢትዮጵያ ባንዲራዎች አሉ። መኪናው ላይ 'Land Cruiser' የሚል ጽሑፍ ተጽፏል።

አራት ማዕዘን ቅርጽ ባለው ቀላል ሰማያዊ ትሪ ውስጥ የተቆራረጡ የበግ ወይም የፍየል የጎድን አጥንት ስጋዎች ተደርድረዋል። በስብ፣ በጡንቻ እና በትላልቅ የአጥንት ክፍሎች የተከፋፈለ ነው። የአጥንቶቹ ክፍሎች ግልጽ ነጭ ሲሆኑ፣ የጡንቻው ክፍል ደግሞ ቀይ እና ሮዝ ነው።

ይህ የሐምራዊ ዳራ ያለው ምስል፣ ከላይ በአማርኛ "ቅበላ"የሚል ጽሑፍ የያዘ ሲሆን፣ ከሥር ደግሞ የዛፍ ቅርንጫፎች እና ባህላዊ የሳር ክዳን ቤት ምስል በፀሐይ መጥለቂያ ጊዜ ተሥሏል። ይህ መጽሐፍ ወይም ሥራ በዋናነት ምን ዓይነት ይዘት ሊኖረው ይችላል?

በአልጋ አጠገብ ሶስት መሳቢያዎች ያለው ከእንጨት የተሠራ ጠረጴዛ አለ። በላዩ ላይ አንጸባራቂ የብር ቀለም ያለው የአንድ እጅ ቅርጽ እና ባዶ የፎቶ ፍሬም ተቀምጧል። ጠረጴዛው ጥቁር እግሮች እና እጀታዎች አሉት። ከጎኑ ምን አለ?

ከሰማያዊው አርማ በላይ የጥንት ጀምሮ መሥራት የሚገልጽ ጽሑፍ ይታያል። አርማው የአጋዘን ምስል እና 'ጠጅ እና መጠጦች ብሔራዊ ፋብሪካ' የሚል የአማርኛና የእንግሊዝኛ ጽሑፎች አሉት። ይህ ፋብሪካ በ1906 ከተቋቋመ ጀምሮ ምን ያህል ዓይነት የአልኮል መጠጦችን አምርቷል? (

አምስት የንክኪ መቆጣጠሪያ ዞኖች ያሉት ጥቁር ኢንደክሽን ማብሰያ ምድጃ ያሳያል፤ ምድጃው የሚያብረቀርቅ እና የኤሌክትሪክ መቆጣጠሪያዎችን ይዞ የሚታየው ለዘመናዊ ምግብ ማብሰያ አያገለግልም?

በትልቁ ገበያ ውስጥ ብዙ ባህላዊ የጥጥ ልብሶች (ሀበሻ ቀሚስ) በማኒኪኖች ላይ ተደርድረው ይታያሉ። የአንገትጌ እና የእጅጌ ጥልፍ ያላቸው ልብሶች በብዛት ተሰቅለው ለገዢዎች ቀርበዋል። የባህላዊ ልብሶች ጥልፍ የተለያዩ የኢትዮጵያ ባህሎችን እንዴት ይወክላል?

ሰዎች ክብ ሆነው ከሰዎች ጋር ምግብ እየበሉ ናቸው። ሁሉም ወለል ላይ ተቀምጠዋል፣ ምግቡም በመካከላቸው ነው። አንዳንድ ሰዎች በባህላዊ የኢትዮጵያ ልብስ አድርገዋል። በግድግዳው ላይ የተለያዩ ሥዕሎች ተቀርጸዋል።

እጅግ ብዙ ሰዎች በቤተክርስቲያን ውስጥ ነጭ ልብስ ለብሰው እና የሚያብረቀርቁ ሻማዎችን ይዘዋል። ረ በመሃል ላይ፣ ከበድ ያለ ልብስ የለበሱ ሰዎች መስቀል እና የቤተመቅደስ ቅርጽ ያላቸውን ቅርሶች ተሸክመዋል። ይህ ሥርዓት የትኛው ሃይማኖታዊ በዓል ነው?

ትጉህ አርሶ አደር በፀሐይ የደረሰ ስንዴ በእጁ እያጨደ ይታያል። አጨዳው በተራራማ፣ እርከን በተሰራበትና ለም በሆነ የእርሻ መሬት ላይ ይከናወናል። ይህ ወርቃማ ሰብል መሰብሰብ የአካባቢውን ገበሬዎች የኑሮ ሁኔታ እንዴት ያሻሽላል?

የ ቲክቫህ ኢትዮጵያ መልዕክት መብራት ሲቋረጥ ለሚፈጠሩ አደጋዎች መወሰድ ያለባቸውን የደህንነት ጥንቃቄዎች ያስረዳል። ከቤት ውጭ የወደቁ መስመሮችን ማስወገድ፣ በውስጥ ደግሞ ዕቃዎች መጥፋታቸውን ማረጋገጥ ያስፈልጋል። መኪና እየነዱ ከሆነ ወዲያውኑ አቁሞ መብራት እስኪመጣ ድረስ መጠበቅ ይመከራል።

በርካታ ሴቶች ባህላዊ ነጭ ልብሶችንና አረንጓዴ ቅጠሎች የተሰሩ ቀሚሶችን ለብሰው በክብ ቆመዋል። አንዷ ሴት በቆዳ የተለበጠ ከበሮ ትመታለች፣ የተቀሩት ደግሞ በዝማሬ ላይ ተሰማርተዋል። ዝግጅቱ ከቤት ውጭ አረንጓዴ የሳር ሜዳ ላይ እየተካሄደ ነው።

ግራጫ ሰማያዊ ቀለም ባለው ዳራ ላይ፣ ጥቁር ካሬ ውስጥ ቀላል ግራጫ የአማርኛ "እ" ፊደል አለ። ፊደሉ በክብ ቅርጽና በተንጠለጠሉ መስመሮች ያጌጠ ሲሆን፣ የፊደሉ ንድፍ የእጅ ጽሑፍን ነው። ፊደሉ ከካሬው ጀርባ ላይ ጎልቶ እንዴት ታይ?

በረሀማ አካባቢ ብዛት ያላቸዉ ጎሽ ዉኃ እየጠጡ ነዉ። ሁሉም ገብስማ ቀለም የያዙት እነዚህ የዱር እንስሳ ሁለት ሁለት ቀንድ አላቸዉ። ሁለቱ ቀንድ የታጠፈ ነዉ። ዳልጋቸዉ አካባቢ ነጭ ፀጉር እና አጭር ጅራት ያላቸዉ የዱር እንስሳ ናቸዉ።

በነጭ እና ጥቁር ግራጫ ቀለም ያለው ዘመናዊ መተኮሻ ብረት ይታያል። ብረቱ ላይ ቀለል ያለ አረንጓዴ ቀለም ያለው አዝራር ይታያል። ከብረቱ በግራ በኩል በሰማያዊ፣ ነጭ እና ግራጫ ቀለም የተጣጠፉ ልብሶች ተደርድረዋል።

ባለ ቡኒ ቅርንጫፎች እና ጥቁር ድንጋዮች በተሞላ የወንዝ ዳርቻ ላይ ብዙ ሰዎች አሉ። በርካታ ከሸምበቆ የተሰሩ ጀልባዎች በዳርቻው ተደራርበዋል። ጀልባዎቹ ለምን ዓላማ ያገለግላሉ? የወንዙ ስፋት ምን ያህል ነው?

አምስት ወጣት ወንዶች በአንድ ብስክሌት ዙሪያ ቆመው በፈገግታ የቡድን ፎቶ ተነሱ። ሁሉም ወንዶች በቀለማት ያሸበረቁ ቲሸርቶችና ጂንስ ለብሰዋል። ወንዶቹ በጣም ተግባብተው እርስ በእርስ ትከሻ ላይ እጅ ተጥሏል። ወጣቶች በምን አይነት የጋራ መዝናኛ ውስጥ ይካፈላሉ?

ሰውዬው ጥቁር ሰማያዊ ጃኬት፣ ነጭ ሸሚዝ እና ቀይ እና ነጭ የተሰነጠቀ ክራባት ለብሷል። ከጀርባው የኢትዮጵያ ባንዲራ በግድግዳ ላይ ተሰቅሏል። ሰውዬው በክራባቱ ላይ ትንሽ የላፔል ማይክሮፎን ለብሷል። በኢትዮጵያ ውስጥ ዋናው የፌዴራል ባንዲራ ንድፍ ምን ማለት ነው?

ወንበሮችና ጠረጴዛዎች በአበባ ማስቀመጫ ውስጥ ባሉ አረንጓዴ ተክሎች ተከበው በብርቱካናማ ጣሪያ ስር ተቀምጠዋል። ከፊት በኩል አንድ አዛውንት በነጭ ልብስና ኮፍያ ለብሰዋል ፣ በካፌው ፊት ለፊት ደግሞ አንድ ወጣት ተቀምጧል።

ከቤት ውጭ የተዘጋጀ የሰርግ ሥነ ሥርዓት ይታያል። ረጅም ነጭ ምንጣፍ ወንበሮች መሀል ያለፈ ሲሆን፣ በጎን በኩል ነጭ እና አረንጓዴ አበቦች አሉ። በመጨረሻው ጫፍ የጋብቻ ቅስት አለ። ለዚህ አይነት ሥነ ሥርዓት የአየር ሁኔታ ምን ያህል ወሳኝ ነው?

ይህ የሚያብረቀርቅ የእንጨት ቁምሳጥን እና መሳቢያዎች ያሉት የኩሽና ክፍል ነው። ግልጽ በሮች ባሉት የላይኛው ካቢኔቶች ውስጥ ነጭ ኩባያዎችና ሳህኖች በሥርዓት ተቀምጠዋል። ወለሉ ላይ ነጭ ሰቆች ላይ ሰማያዊ የአበባ ቅርጾች አሉ።

የማማስ ወተት ማሸጊያን ያሳያል፤ ነጭ፣ ሰማያዊና አረንጓዴ ቀለም ባለው ማሸጊያ ላይ "ማማስ ወተት" የሚል ጽሑፍ ያለው ሲሆን፣ መጠኑ 500 ሚሊ ሊትር ወተት አይደለም?

ብዙ ሰዎች ባሉበት የቢሊያርድ ክፍል ውስጥ የተሰለፉ ጥቁር እና አረንጓዴ የፑል ጠረጴዛዎች አሉ። አንዳንድ ጠረጴዛዎች ላይ የተለያዩ ቀለም ያላቸው ኳሶች እና የእንጨት ዘንጎች አሉ። ሰዎች ፑል እየተጫወቱ ነው?

በመሃል ላይ አንዲት ቆንጆ ሴት ሞዴል ትገኛለች። ጥቁር እና ጠመዝማዛ ፀጉር ያላት ሲሆን፣ ራሷ ላይ አረንጓዴ ከባህላዊ ዶቃዎች የተሰራ የሚመስል ባንድ አድርጋለች።

የኢትዮጵያ ባህላዊ ወርቃማ ጌጣጌጦች በጥቁር የማሳያ ማኑኪን ላይ ተደርገው ቀርበዋል። የጆሮ ጌጥ፣ የአንገት ሐብል፣ የአምባር እና የጣት ቀለበት በጥልፍልፍ ስራና በቀይ ድንጋይ ተውበው ይታያሉ። ይህ ስብስብ ባህልንና ውበትን አጣምሮ ፣ ለየትኛው ልዩ ዝግጅት ሊያገለግል ይችላል?

ንዲት ሰው በነጭ ብርድ ልብስ የተሸፈነ ሽማግሌ ሰው አፍንጫ አጠገብ ያለውን ነገር በእጇ እየነካች ነው። ሽማግሌው ነጭ ጥምጣም የመሰለ ነገር ለብሷል። ይህች ሰውዬ የሽማግሌውን አፍንጫ አጠገብ በእጇ የምትነካው ወይም የምታደርገው ነገር ምን ሊሆን ይችላል?

ብዙ ሰዎች በዙሪያው ሲንቀሳቀሱ እና ዕቃዎችን በባህላዊ የእንጨት ጋሪዎች ሲያጓጉዙ ይታያል። መሬቱ ደረቅና ጭቃማ ነው። እነዚህ አውቶቡሶች በብዛት ምን ዓይነት የአገልግሎት መስመር ላይ የሚሠሩ ሊሆኑ ይችላሉ?

የኢትዮጵያ ኢኮኖሚክስ ማኅበር 20ኛ ዓለም አቀፍ ጉባኤ ላይ አንድ ሰው በመድረክ ላይ ቆሞ ንግግር ያደርጋል። ሰውየው ሙሉ ጥቁር ልብስ ለብሶ፣ ከአረንጓዴው ባነር ፊት ለፊት በከፍተኛ ቦታ ላይ ነው፤ የንግግሩ ዋና ርዕስ ምንድን ነው?

ከብርሃን ቡኒ እንጨት የተሰራ፣ ጎኖቹ በቋሚ አሞሌዎች የተደረደሩበት እና የአልጋው ጎን በአንዱ በኩል የተከፈተ ሆኖ ከትልቅ የወላጆች አልጋ አጠገብ የተቀመጠው ይህ የህፃናት መተኛትያ (Co-sleeper)፣ ለወላጆች ምን አይነት ምቾትና ጥቅም ይሰጣል?

ሕዝብ በበዛበት የከተማ አካባቢ በርካታ ሰዎች እና ተሽከርካሪዎች አሉ። በተሽከርካሪዎች ላይ ሸቀጦችን የሚጫኑ ሰዎች ይታያሉ። ከተለያዩ ንግዶች የተውጣጡ በርካታ በቀይ እና አረንጓዴ የተቀረጹ የማስታወቂያ ሰሌዳዎች አሉ። አብዛኛዎቹ ማስታወቂያዎች ስለ ምን አይነት ንግድ ነው የሚያሳዩት?

ከገንዳው በስተጀርባ በሳር የተሸፈኑ የጣራ ቤቶች ያሉት የመዝናኛ ሥፍራ ሲሆን፣ በፊቱ ደግሞ ጥቁር የመቀመጫ ወንበሮች አሉ። ይህ የመዝናኛ ቦታ ምን ዓይነት የአየር ሁኔታ ባለበት ክልል ውስጥ ሊገኝ ይችላል?

የአማራ ክልል ፖሊስ ኮሚሽን አርማ በሰማያዊ ዳራ ላይ ጎልቶ አሉ። አርማው ወርቃማ እና ሰማያዊ ሲሆን፣ በትልቅ ክብ ውስጥ ሚዛንና ርግብ ይገኙበታል። ከበስተጀርባ ሰማያዊ የብርሃን ጨረሮችና የሰውነት ቅርጽ ሲታዩ፣ ይህ አርማ የማን ነው?

ሁለት ፎቅ የቅንጦት ቤት በቢጫ ቀለም ተቀብቶ፣ በቀይ ጣራ፣ በነጭ አምዶችና በነጭ የእንጨት አጥር ተከቦ ይታያል፣ ዙሪያውም አረንጓዴ የሣር ክዳንና ትናንሽ ዛፎች አሉ። ይህ ቤበኢትዮጵያ ውስጥ እነዚህ ዘመናዊ ቤቶች ለመጀመሪያ ጊዜ መገንባት የጀመሩት መቼ ነበር?

ከፍተኛ የኢንዱስትሪ ግንባታዎች ፊት ለፊት ቀይ ቀለም ያለው የእሳት ማጥፊያ መኪና በማዕከላዊ ስፍራ ቆሟል። የኢንዱስትሪ ህንፃዎቹ ሰማያዊ እና ብርቱካናማ ቀለሞች ተቀብተዋል፤ ይህም የጥንቃቄ ምልክት ነው። በኢትዮጵያ ውስጥ የሚገኙ የኢንዱስትሪ ፓርኮች ተናገር?

ረጅም ዘመናዊ ነጭና ግራጫ ሕንፃ በግራ በኩል አለ፣ በአዲሱ፣ ገና ያልተጠናቀቀ፣ ግንባታ ላይ በሚገኝ ሰፊ የመንገድ ቦታ ላይ ሰዎች ይጓዛሉ። ይህ አዲስ የመንገድ ግንባታ ምን ዓይነት ዋና ዋና የትራንስፖርት ችግሮችን ለመፍታት ያለመ ነው?

ነጭ ሸሚዝ የለበሰ ሰው በ'LAKEMARK HOTEL' መግቢያ ላይ ቆሟል። ከህንጻው በረንዳ ላይ ጥቁር የብረት ወንበሮችና ጠረጴዛዎች በግርግዳ ተደርድረዋል። በመግቢያው አካባቢ ትልቅና ለምለም አረንጓዴ ቁጥቋጦ ይታያል። ሆቴሉ የትኛው ከተማ ውስጥ ይገኛል?

የባህል ልብስ የለበሰ አንድ ወጣት ጎንበስ ብሎ በአንድ እጁ ማንቆርቆሪያ በሌላ እጁ ደግሞ የጠጅ መጠጫ ብርሌን ይዟል። ከያዘው ማንቆርቆሪያ ዉስጥም ወደ ብርሌው ጠጅ እየተቀዳ ነው። የጠጁ ቀለም ምን አይነት ነው?

ይህ ምስል ሐምራዊ እና ሰማያዊ ቀለሞች ያሉት የስፓይራል ጋላክሲ ጥበብ ሲሆን፣ ደማቅ ኮከቦችና አቧራማ ደመናዎች ያሉት እጅግ ሰፊ የጠፈር እይታ ነው።

የቆዳ ማስታወቂያ ምስል አለ። ብዙ ቡናማ ቀለም ያላቸው የቆዳ ጫማዎች (Slippers) በነጭ ጨርቅ ላይ ተደርድረዋል። ጫማዎቹ የተለያዩ ንድፎችና ጥላዎች አሏቸው። ይህ ባህላዊ የቆዳ ሥራ በአብዛኛው በኢትዮጵያ ውስጥ የትኛው ክልል በጣም ይታወቅበታል?

የሚታየው ቡናማና ግራጫ ላባ ያለው ረጅም አፍ ያለው ወፍ በረጃጅም ሣሮች ውስጥ ቆሟል። ይህ ወፍ በኢትዮጵያ ወፎች ውስጥ የትኛው ዝርያ ነው? ይህ ወፍ ለሥነ-ምህዳሩ ምን ያህል ጠቀሜታ አለው?

ሰማያዊ ክብ ምልክት ላይ ቢዥ ቀለም ያለው ሕንጻ ምስል አለ። ከህንጻው በታች "የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር" የሚል ፅሁፍ በአማርኛና በእንግሊዝኛ ተፅፎአል። የውጭ ጉዳይ ሚኒስቴር ዋናው ሚና ምንድን ነው?

የሁለት የወርቅ ቀለበቶች የአንገት ጌጥ በሀምራዊ ቀለም ባለው ለስላሳ ጨርቅ ላይ አለ። ቀለበቶቹ እርስ በእርሳቸው የተጠላለፉ ሲሆኑ፣ አንዱ ቀለበት በትንሽ ነጭ ድንጋዮች ያጌጠ ነው። ቀጭኑ የወርቅ ገመድ ከላይ በኩል በግልጽ ይታያል።

ማስታወቂያ የብርሃን ባንክ ሲሆን በቢጫ ዳራ ላይ "የጥሪ ደወል" የሚል መልእክት በሰማያዊ ፊደላት ይዟል። መልእክቱ "ከተዘጋጀው ዝርዝር ላይ 20ቱን ከዘጉ በኋላ የጥሪ ደውል ይኖረዎታል!" የሚል ነው። ለደንበኞች ምን ዓይነት አገልግሎት ይሰጣል?

በአውሮፕላን ማረፊያ ወይም በትልቅ አዳራሽ ውስጥ ረዣዥም የእንጨት ጠረጴዛዎችና ሰማያዊ ወንበሮች ተደርድረዋል። በጠረጴዛዎቹ ላይ ምግቦች የሚታዩባቸው ትናንሽ የማስታወቂያ ወረቀቶች አሉ። ይህ በረራ የሚጠብቁ ሰዎችን የሚያስተናግድ የመመገቢያ ቦታ ነው?

ይህ ምስል አረንጓዴ የአሎ ቬራ ቅጠሎችን፣ የሳሙና ሳጥንና ጠጣር ሳሙና ያሳያል፤ ምርቱ 'አፍሪካ ኸርባል' ተብሎ ተሰይሟል። እነዚህ ተፈጥሮአዊ ምርቶች ለሰውነት ቆዳ የሚሰጡት ዋና ጥቅም ምንድነው?

ታዳጊ ልጅ በመስክ ላይ የሚያርስ በሬ እና ፈረስ ይመራል። ቀዝቃዛ መሆኑን የሚጠቁም ኮፍያ እና ጃኬት ለብሷል። ከጀርባው አዋቂ ሰው ተክሎችን በተጨናነቀ ሜዳ ላይ ይከተላል። በዘመናዊ ግብርና ወቅት በሬናአፈረስን በአንድ ላይ ማረስ ለምርት ምን ዓይነት ጥቅሞች አሉት?

ብዙ ስብስብ ጥሬ አረንጓዴ ሙዞች በአንድ ጥግ ላይ ተከምረዋል። በአብዛኛው አረንጓዴ ከሆኑት ሙዞች መካከል ጥቂቶቹ ቢጫ መሆን ጀምረዋል። ፍሬዎቹ በቆሻሻማ የፕላስቲክ ጨርቅ ላይ ሲሆኑ የኋላው ግድግዳ ግራጫ ነው። እነዚህ ሙዞች ለምን ቀርበዋል

ጥቁር ቆዳ ያለው ሰው በሰማያዊ ዳራ ፊትለፊት ይቆማል። ነጭ የራስ ማሰሪያ፣ ቀይና ጥቁር ዶቃዎች ያለው የአንገት ሀብል እና ትልቅ ክብ ነጭ ጌጣጌጥ ያደርጋል። ሰውዬው የለበሳቸው ጌጣጌጦች የትኛውን ባህል ነው የሚወክሉት?

ውብ ምስል አምስት ቤተሰብ አባላትን ያሳያል። ሁሉም ነጭ በጥልፍ ልብስ ለብሰው፣ በአረንጓዴ ተፈጥሮአዊ ስፍራ ውስጥ ቆመዋል። የልብሶቹ እና የቤተሰቡ አንድነት የሚያምር ነው። ይህን የመሰለ ልብስ ለመልበስ ምን ዓይነት በዓል ይጠብቃሉ?

ኃይለኛና ግዙፍ የውኃ ግድብ ነው። ትልቅ የውኃ ማጠራቀሚያ ከግድቡ ጀርባ አለ። ከተከፈቱ በርካታ መውጫዎች ከፍተኛ ውኃ ይፈሳል። ግድቡ በደን የተከበበ ኮረብታማ ቦታ ነው። ግድቡ የኤሌክትሪክ ኃይል ለማመንጨት ይጠቅማል። በኢትዮጵያ ውስጥ ከታላቁ የሕዳሴ ግድብ ቀጥሎ ያለው ትልቁ ግድብ የትኛው ነው?

ባለ ነጠብጣብ ቆዳ ያለው ነብር በትልቅ ቡናማ ድንጋይ ላይ ተኝቷል። ነብሩ ወደ ፊት ቀጥ ብሎ እየተመለከተ ሲሆን አፉን በትንሹ ከፍቶ ምላሱን ያሳያል። ከበስተጀርባው አረንጓዴ የሳር ሜዳ እና ቁጥቋጦዎች ያሉበት ተፈጥሯዊ አካባቢ ይታያል።

የነዳጅ ማደያ ከጎኑ መኪና መጠገኛ እና ቦንዡር ሱቅ አለው። የነዳጅ ማደያው ቀይና ነጭ ቀለም ያለው ጣሪያ አለው። ሁለት የደንብ ልብስ የለበሱ ሠራተኞች ከፊት ለፊት ቆመዋል። የቦንዡር ሱቅ አብዛኛውን ጊዜ ምን ዓይነት አገልግሎት ይሰጣል?

ድንጋያማ ጥንታዊ ህንጻ በሰማያዊ ሰማይ ስር ይገኛል፤ ሁለት ክብ ማማዎች እና የተሰባበረ ቅስት አሉት። የግንቡ ግድግዳዎች በቡናማ ድንጋይ የተሠሩ ናቸው። ከፊት ለፊት አረንጓዴ የሳር ምድር አለ። ይህ ቤተመንግስት የየትኛው ዘመን ነው? በየትኛው ከተማ ነው የሚገኘው?